አራት ትናንሽ ጀልባዎች በሰፊ ሐይቅ ዳርቻ ላይ ቆመዋል። ከጀልባዎቹ በስተጀርባ አንድ ትልቅ ነጭ መርከብ በውሃ ላይ ናቸው። ከሐይቁ ግራ ዳርቻ ረዣዥም ዛፎችና አረንጓዴ የሸንበቆ ዓይነት ተክሎች ይገኛሉ።

ከእንጨት የተሰራ የመስታወት መደርደሪያ በክፍል ጥግ ላይ ቆሟል። በመደርደሪያው ውስጥ የሻይ እና የቡና እቃዎች እንዲሁም የተለያዩ መጠጦች ጠርሙሶች ተቀምጠዋል። በተጨማሪም ያጌጠ የፎቶ ፍሬም ከታችኛው መደርደሪያ ላይ አለ።

መሃል ላይ ኪም ጆንግ ኡን ጨምሮ በቡድን የተሰባሰቡ የኮሪያ ባለስልጣናት በፋብሪካ ወይም በምርት ክፍል ውስጥ እየተዘዋወሩ። ከበስተጀርባው ደግሞ በርካታ ትልልቅ፣ ክብ የብረት ማጠራቀሚያዎች ወይም ቱቦዎች እንደ ተከታታይ ረድፍ ቆመዋል። ኪም ጆንግ ኡን የማን መሪ ነው።

ራሰ በራ እና ጢም ያላቸው መካከለኛ እድሜ ላይ ያሉ ሰው ያሳያል። ሰውየው ጥቁር ልብስ እና ሰማያዊ ነጥብ ያለውክራባት ለብሰዋል። ከፊታቸው የተለያዩ የብዙኃን መገናኛ ተቋማት (ኢቲቪ፣ ፋና፣ እና ሌሎች) አርማዎች የተለጠፈባቸው ማይክሮፎኖች። ይህ ሰው ትልቅ የመንግስት ሚና ይኖረዋልን?

የኢትዮጵያ አትሌቶችና የልዑካን ቡድን አባላት በውጭ አገር የደንብ ልብስ ለብሰው፣ የሀገራቸውን ባንዲራ እያውለበለቡ በቡድን ቆመዋል። አብዛኞቹ አትሌቶች ደማቅ ቢጫ የስፖርት ልብሶችን ለብሰዋል፤ ባንዲራ የያዙ ደጋፊዎችና የቡድን አመራሮች ደግሞ የተለያዩ አለባበሶች አሏቸው።

ብዙ ፍራፍሬዎችና አትክልቶች ተደርድረው ቀርበዋል። ዱባዎች፣ ሙዝ፣ ሽንኩርት፣ ቲማቲም፣ አቮካዶ እና ጎመን ዋነኞቹ ናቸው። ፍራፍሬዎችና አትክልቶች በአንድ ላይ ተቀምጠው የሱቅ መደርደሪያ ይፈጥራሉ። በገበያው ውስጥ በብዛት የሚሸጠው አትክልት ምንድን ነው?

ለፀረ አረም እንዲሁም ደግሞ የተለያዩ ኬሚካሎች ምርጫ የሚሆን የፈጠራ ውጤት ሲሆን ተንቀሳቃሽ ሞተርንና ጄኔረተርን እንዲሁም ሮቶን በመጠቀም የተዘጋጀ የፈጠራ ውጤት ነው።

ባህላዊ የኢትዮጵያ ልብስ የለበሱ ወንዶችና ሴቶች በተዋበ መድረክ ላይ ሲጨፍሩ ይታያሉ። ከበስተጀርባ በግድግዳው ላይ የስዕል ፍሬሞች እና የሙዚቃ መሳሪያዎች አሉ። መድረኩ በብርሃን የተዋበ ነው።

የተሰነጠቀና የደረቀ መሬት በጠጠርና በድንጋዮች ተሸፍኗል። ከርቀት የታረሱ የእርሻ ማሳዎችና ትንሽ አረንጓዴ ዕፅዋት በደብዛዛ ብርሃን ስር አሉ፣ እናም የተፈጥሮ ድርቀትንና የመሬቱን መጎዳት ያመለክታል።

አንድ ሰው ጠባብ በሆነ ጭቃማ መንገድ ላይ ይጓዛል። መንገዱን የሚያዋስኑ ግድግዳዎች ከጨለማ ቡናማ እስከ ፈዘዝ ያለ ሰማያዊ ቀለም አላቸው። በቀኝ በኩል ባለው ግድግዳ ላይ የሰው ምስል ያለው ሥዕል ተሰቅሏል። ጥቁር የእንጨት በር ላይ ምን አለ?

ትኩስ ቡናማ ቀለም ያለው ደረቅ መሬት በሰፊው ቀርቧል። ከኋላ በኩል የሣር ጣሪያ ያላቸው ክብ ጎጆ ቤቶች በዛፎች ተከበዋል። ብዙ ጥቁር ከብቶች በሩቅ ሜዳ ላይ ሲሰማሩ ይታያሉ። የመንደሩ ሕይወት በደረቁ ምድር ላይ የተመሠረተ ነው።

አንድ ቡድን ልጆች የተለያየ ዘርና ፆታ ያላቸው ሲሆኑ፣ በክፍል ውስጥ ምንጣፍ ላይ፣ በመደርደሪያና በግድግዳ ሥዕሎች በተሞላ ቦታ ይጫወታሉ። በልጆች እድገት ውስጥ የመዋለ ሕፃናት ጨዋታ ምን ዓይነት አስፈላጊ ጥቅሞች ያስገኛል?

በርካታ ሕጻናት ከቤት ውጪ ባለው ክፍት ቦታ ቀጥታ ተሰልፈዋል። ብዙዎቹ እጃቸውን ወደፊት ዘርግተዋል፣ በተለያየ የገጠር ልብሶችና ቀለሞችም አሉ። ከበስተጀርባቸው የቆርቆሮ ጣሪያ ያላቸው የገጠር ሕንፃዎች ተቀምጠዋል።

ከዓለት የተፈለፈሉ የቤተ ክርስቲያን ግድግዳዎችና መግቢያዎች በግልጽ ይገኛሉ። የህንጻው ቀለም ቀላ ያለ ቡናማ ሲሆን በሁለቱ የላይኛው ቅስቶች ውስጥ ደወል ተንጠልጥሏል። ከዓለት የተፈለፈለ ቤተ ክርስቲያን የትኛው የኢትዮጵያ ታሪካዊ ቦታ ላይ ይገኛል?

በቆሎ ብዙውን ጊዜ በክረምት ወይም በልግ አካባቢ የሚበቅል የጥራጥሬ አይነት ነው። በቆሎ ሲያሻን ጠብሰን፣ ሲያሻን ደግሞ ቀቅለን ወይም ደግሞ ከተለያዩ ጥራጥሬዎች ጋር በመቀላቀል እንመገበዋለን።

አንድ ሰማያዊ ስማርት ስልክ በሁለት እይታዎች ቀርቧል። የመነሻ ዋጋው 3000 ብር ሲሆን የተለያዩ የጥቅል አማራጮች ተጠቅሰዋል። ስልኩን የሚያስተዋውቀው የትኛው ኩባንያ ነው? የቀረበው የጥቅል አማራጭ የድምፅ ደቂቃ እና የጽሁፍ መልዕክት ያካትታል?

የደንብ ልብስ የለበሱ የትምህርት ቤት ልጆች ንጹህ የመጠጥ ውሃ ቧንቧ ፊት ቆመዋል። ደስተኛ ፈገግታዎች ያላቸው ልጆች ብርጭቆ ውሃ በእጃቸው ይዘዋል። ንጹህ የመጠጥ ውሃ ለትምህርት ቤት ልጆች ጤና እና ትምህርት ምን ያህል ወሳኝ ነው?

ጀርባው ያለው ሕዝብ እና ነጭ ድንኳኖች በሥፍራው መኖራቸው የብስክሌት ውድድር መሆኑን ይጠቁማል። አንዳንድ የብስክሌት ጋላቢዎች የፀሐይ መነጽር አድርገዋል። የእያንዳንዱ ብስክሌት ነጂዎች የራስ ቁር (ሄልሜት) በተለያየ ቀለም የተሰራው ለምን ዓላማ ነው?

ሰፊ የእግር ኳስ ሜዳ በአረንጓዴ የሣር ክዳን እና በሰፋፊ ቀይ የሩጫ መንገዶች የተከበበ ነው። በትራኩ ዙሪያ ባሉት መቆሚያዎች ላይ እጅግ በጣም ብዙ ሕዝብ ተቀምጧል። ሜዳው ለተለያዩ የአትሌቲክስ ዝግጅቶች የተዘጋጀ ነው።

በርካታ ሰዎች ነጭ የባህል ልብስ ለብሰው በገጠር ስፍራ ተሰብስበዋል። አንዳንዶቹ አረንጓዴ፣ ቢጫና ቀይ ባንዲራዎችን ይዘዋል። ሰማዩ ደመናማና ሰፊ ነው። ይህ የሰዎች ስብስብ በዓል ለማክበር ነው?

ባህላዊ የኢትዮጵያ ጭፈራ በመድረክ ላይ ይቀርባል። ወንዶቹና ሴቶቹ ባህላዊ ልብሶች ለብሰዋል። ተመልካቾች በምሽት ክበብ ወይም ምግብ ቤት ውስጥ ሆነው በትኩረት ይመለከታሉ። በምስሉ ላይ የሚታየው የዳንስ ዓይነት የየትኛው የኢትዮጵያ አካባቢ ባህል ነው?

አንድ ቡናማ አህያ በቢጫ እና ነጭ አበባዎች በተሞላ ሰፊ አረንጓዴ ሜዳ ላይ ቆሟል። ከበስተጀርባው ለምለም ዛፎች እና ኮረብታ ይታያል። አህያው ይህንን ሜዳ ለግጦሽ ብቻ የሚጠቀም ይመስላል?

አንድ ጥቁር ሰማያዊ እርሳስ መያዣ በቅርቡ አለ። መያዣው በዳይኖሰር ንድፎች ተውቧል፣ ሰማያዊ ዚፕ አለው። ሲከፈት መቀሶች፣ ፕሮትራክተርና ባለ ቀለም ብእሮች ይገኙበታል። መያዣው ለትምህርት ቤት ዕቃዎች ማደራጀት ይጠቅማል።

አረንጓዴ የሩዝ ተክል በጎርፍ በተጥለቀለቀ የእርሻ መሬት ላይ ይበቅላል። በእርሻው መካከል ውሃ ያለበት ረጅም ቦይ ይፈጠራል። በሩዝ ተክሎች ጀርባ ላይ ጥቅጥቅ ያለ የአረንጓዴ ዛፎች መስመር ይገኛል። ሩዝ በብዛት የሚመረተው የትኛው የኢትዮጵያ ክልል ነው?

ባህላዊ የፀጉር አሰራር ያላት ሴት በጥቁር ልብስ ተቀምጣ ትታያለች። ፊቷ በፈገግታ እና በትኩረት ወደ ታች ያየ ሲሆን፣ ጭስ የመሰለ ነጭ እንፋሎት ከጭንቅላቷና ከሰውነቷ ዙሪያ ተንሳፎ ይታያል። የምትለብሰው ልብስ ሰፋ ያለና ጥቁር ነው።

ጥቁር ልብስ የለበሰች ሴት በጭስ ወይም በእንፋሎት ተከባለች:: ፀጉሯ በተለያዩ ክፍሎች በሹሩባ ተሰርቷል:: ፊቷ ላይ ፈገግታ አለ:: ይህ የባህል ወይም የውበት ሥነ-ሥርዓት አካል ነው::

ረዣዥም ቡናማ የእንጨት እጀታ ያለው የድሮ መጥረቢያ ይታያል። በሁለት አቅጣጫዎች የተሳሉ ደብዘዝ ያለ ግራጫ የብረት ምላጭ ክፍሎች ከእጀታው ጋር በጥብቅ ተያይዘዋል። መሣሪያው በንጹህ ነጭ ጀርባ ላይ ብቻውን ተቀምጧል።

ይህ ምስል ቢጫ የምግብ ዘይት ጠርሙሶች በረጅም መደርደሪያዎች ላይ በብዛት የተደረደሩበት የሱፐርማርኬት ክፍል ያሳያል። ዘይቱ ይህም የአቅርቦትን መትረፍ ያመለክታል። የዘይት ዋጋ መጨመር በኢትዮጵያ ገበያ ላይ ተጽዕኖ እያሳደረ ባለበት ወቅት፣ እንዲህ ያለው የብዛት አቅርቦት መረጋጋትን ያሳያልን?

ሁለት ክብ ሕንፃዎች ከመሃል ባለው የመዋኛ ገንዳ ዙሪያ ደማቅ ብርሃን አለው። ቦታው በተስተካከለ ሣር እና በመንገዶች ዙሪያ በተሰኩ መብራቶች ያጌጠ ነው። እንደዚህ ያሉ የመዝናኛ ስፍራዎች በኢትዮጵያ ለቱሪዝም ምን አስተዋጽዖ አላቸው?

ረጃጅም ቅጠሎች መካከል አንዱ የኩከምበር ፍሬ መሬት ላይ ተኝቷል። ፍሬው ጥቁር አረንጓዴ፣ ረዥምና ሞላላ ቅርፅ አለው። በዙሪያው ትልልቅ አረንጓዴ ቅጠሎችና የደረቁ ገለባዎች አሉ። ከፍሬው አጠገብ ትንሽ ቢጫ አበባ አለ።

ረጃጅም ጸጉር ያላት ሴት በግማሽ እርቃንነቷ በውሃ ወይም በበረዶ ላይ ተንጠልጥላለች። ውሃው ወይም በረዶው ወደ ታች ይወርዳል፣ ይህም የምስሉን አብዛኛውን ክፍል በሰማያዊና በነጭ ይሸፍናል። በምስሉ መሃል ላይ በግዕዝ "ቃል ኪዳን" የሚል ጽሑፍ በወርቅ ቀለም ይገኛል።

አራት ማዕዘን ቅርጽ ባለው ካርቶን ሳጥን ውስጥ ብዙ ቢጫ ሎሚዎች ተሞልተው ይታያሉ። ሎሚዎቹ ሞላላ ቅርጽ ያላቸውና በደማቅ ቢጫ ቀለም ያበራሉ። ከላይ ቀርቦ የቀረበው ሳጥኑ ፍራፍሬዎቹን ለመሸከም ዝግጁ መሆኑን ነው።

ትኩረቱ በነጭ ዳራ ላይ ባለው ዲጂታል ማስታወቂያ ጽሑፍ ላይ ነው። ቀይ እና ወይን ጠጅ ቅልቅል ቀለም ያለው "አማን ዲጂታል ማስታወቂያ" የሚለው ስም በአማርኛ እና በእንግሊዝኛ ተጽፏል።

ከሰማይ በተነሳው አየር ላይ ትልቅ የውሃ ግድብ ይታያል። ውሃው በበርካታ ቅስቶች ውስጥ ይወርዳል፣ በታችኛው ክፍል ደግሞ አረንጓዴ ውሃ ይከማቻል። ግድቡ የትኛውን ዓላማ ለማገልገል ታስቦ ነው?

ጥቁር ዳራ ላይ የሰው ጭንቅላት ምስል ጎላ ብሎ ይታያል። በቀይ ብርሃን የተከበበ ሲሆን ግንባሩ ላይ የቁልፍ ቀዳዳ የሚያበራ ይመስላል። ከራስ ምስሉ በታች፣ በወርቃማ ቀለም የተጻፉት “የጥበብ በሮች” እና “ቃል” የሚሉ የአማርኛ ቃላት በግልፅ ይታያሉ።

ጥቅጥቅ ያለ አረንጓዴ ቀለም ያላቸው ሦስት ትላልቅ ቃሪያዎች በነጭ ሳህን ላይ ተቆርጠው ተቀምጠዋል። ቃሪያዎቹ ቲማቲም እና ቀይ ሽንኩርት ድብልቅ በሆነ ጥሬ ሰላጣ ተሞልተዋል። ከበስተጀርባ በብዥታ ያጌጠ ጨርቅ ይታያል፤ እንዲህ አይነት ምግብ ለጤና ጠቃሚ ነው?

አንድ ትሬፊክ ፊቱን ወደ ኋላ አዙሮ በእጁ የትራፊክ ፊሽካ ይዟል ፤ ከኋላ ሰማያዊ ላዳ መኪና እና ሌሎች መኪናዎች አሉ ፤ ጥያቄ :- የትራፊክ ልብስ ከክልል ክልል ይለያያል?

በርካታ የጤና ባለሙያዎች (ዶክተሮችና ነርሶች) ነጭ ጭምብሎችና ጓንቶች አድርገው በጋራ እየሠሩ ይታያሉ። በሽተኛ ለመርዳት ዙሪያዋን ከበው አስፈላጊውን የህክምና እርዳታ እየሰጡ ነው። ይህ ሁሉ የሕክምና ቡድን ድንገተኛ ሕመም ሲያጋጥም ምን ዓይነት የሕክምና እርምጃ ሊወስድ ይችላል?

አረንጓዴ ዳራ ላይ እኢትዮጵያ የሚል የእንግሊዝኛ ጽሑፍ በቢጫ ፊደላት ቀርቧል። ፊደሎቹ የተከፈሉት በመካከል ባለው የመርከብ መሪ ምልክት ነው። መሪው ወርቃማ ሲሆን፣ ከሱ ስር ቀይና ቢጫ የሽክርክሪት ቅርጽ ያለው ንድፍ አለው።

ፈካ ያለ ቡናማ ቀለም ያለው መጠጥ በትልቅ ፕላስቲክ ፒቸር ውስጥ ተሞልቷል። መጠጡ የብልጭታ አረፋ አለው። አንድ ብርጭቆም በመጠጡ ተሞልቶ ከፒቸሩ አጠገብ ተቀምጧል። ጠረጴዛው በሮዝ አበባ ንድፍ በተሠራ ልብስ ተሸፍኗል።

እርሻ ላይ ተገጥመው ውኃን በየአቅጣጫው የሚረጩ የመስኖ መሣሪያዎች ይታያሉ። የመስኖ ቱቦዎች አፈሩንና አዲስ የበቀሉ ችግኞችን እያጠጡ ነው። ይህ ዘመናዊ ዘዴ የውሃ አጠቃቀምን በማሻሻል፣ ለግብርናው ምርታማነት አስተዋጽኦ ያደርጋል።

ሰፊ ባርኔጣ የደረገች ወጣት ሴት ብርቱካናማ ጠረጴዛ ላይ ተቀምጣለች። በእጇ ማንኪያ ይዛ አረንጓዴ፣ የወፍራሙ ጭማቂ እየጠጣች ነው። ከፊት ለፊቷ ሙዝ እና አቮካዶ አሉ። ይህ ካፌ ወይም ጭማቂ ቤት በየትኛው አካባቢ ነው የሚገኘው?

በከተማ መንገድ ላይ የትራፊክ ፖሊስና አረንጓዴ የለበሱ ወጣቶች አሉ። ፖሊሱ ነጭ ባርኔጣ አድርጎ መኪና ያቆመ ሰውን እያናገረ ነው። ሦስት ወጣቶች አንጸባራቂ ልብስ ለብሰው ቆመዋል። ዳራው በህንፃዎች የተከበበ መንገድ ነው። አረንጓዴ የለበሱት ወጣቶች ምን እየሰሩ ነው?

በእንጨት መደርደሪያ ላይ አራት ሰማያዊ ቀለም ያላቸው "ሊፕቶግሮው ፕላስ" የሕፃናት ፎርሙላ ቆርቆሮዎች ተደርድረዋል። ፎርሙላው ዕድሜ 3 ለሆኑ ሕፃናት የሚውል መሆኑ ይታያል፤ ከጎኑ ደግሞ ብርቱካንማ ጭማቂ ጠርሙስ አለ። ዚህ ወተት ዱቄት የአንድ ቆርቆሮ ዋጋ ምን ያህል ሊሆን ይችላል?

አንድ ክብ የእንጀራ ዳርቻ በመሃሉ ዙሪያውን ተጠቅልሏል። የእንጀራው ወለል ላይ የተፈጨ ሥጋ እና ቅመማ ቅመሞች የተቀላቀለበት ደረቅ ምግብ በብዛት ቀርቧል። አረንጓዴ የቃሪያ ቁርጥራጮች ከቀይ ሽንኩርት ጋር ተቀላቅለው ይታያሉ። ይህ የኢትዮጵያ ምግብ ምን ተብሎ ይጠራል?

ረዣዥም ፀጉር ያላት ሴት፣ በአንገቷ ላይ ትልልቅ የአንገት ሀብሎች አድርጋ በቀይ፣ ቢጫና አረንጓዴ የቆመች ባንዲራ ያለበትን ቲሸርት ለብሳለች። በእጆቿ ላይ ብዙ የብር አምባሮች ታደርጋለች። ጥቁር በሆነ ዳራ ላይ ቆማ በቀጥታ ወደ ፊት ትመለከታለች።

ቅስት ያለው የኮንክሪት ድልድይ በወንዝ ላይ ተዘርግቷል። ወንዙ ጭቃማ እና ቡናማ ውሃ ሲይዝ፣ ዙሪያውን በዛፍ የተሸፈኑ ገደላማ ተራሮች ይገኛሉ። ሰማዩ ጥርት ያለ ሰማያዊ ነው። ይህ ድልድይ በአካባቢው የትራንስፖርት ትስስር ምን ያህል ወሳኝ ነው?

ምስሉ ትልቅና ዘመናዊ የሆነ ከፍተኛ ደረጃ ያለው ሕንፃ ነው፤ ሕንፃው በደረጃ የወረደ ቅርጽና ብዙ ትልልቅ መስኮቶች አሉት። ይህ ሕንፃ ሆቴል ወይም የመኖሪያ አፓርታማ ሊሆን ይችላል፤ ታዲያ ሕንፃው በየትኛው ትልቅ ከተማ ውስጥ ሊገኝ ይችላል?

አንዳንድ ቢጫና ብርቱካናማ እሾህ ያላቸው ፍራፍሬዎች ከቁልቋል ተክል አረንጓዴ ቅጠሎች አጠገብ ይበቅላሉ። እነዚህ የቆላ ፍራፍሬዎች በኢትዮጵያ በብዛት ይገኛሉ። የቁልቋል ፍሬ ምን ዓይነት የጤና ጥቅሞች አሉት?

አሁን ላይ በወንድም በሴትም ዘንድ በጣም የሚዘወተር እና ለተለያዩ አለባበሶች የሚሆን ጫማ አይነት ስኔከር ነው። በተለያየ ቀለም እና መጠን ይዘጋጃል። ከሚያመርቱት ድርጅቶች ውስጥ በዋናነት እነ አዲዳስ እና ፑማ ተጠቃሽ ናቸው።

ወፉ በእግሩ ስር የቀይ ሥጋ እና ነጭ አጥንት ያለው ምርኮውን ጨብጦ ይገኛል። የደመና አልባ ሰማይ ከበስተጀርባ በግልጽ አለ። ይህ ወፍ በአዳኝነት ሕይወቱ ምን ያህል ኃይል ይቆጥባል?

ባህላዊ ነጭ ልብስ የለበሱ ብዙ ምዕመናን በቤተክርስቲያን ግቢና በር አካባቢ ተሰብስበው ይታያሉ። ሐምራዊ እና ቀይ የካባ ልብስ የለበሱ ቄሶች ወይም ካህናት ጎልተው ይገኛሉ። የቤተክርስቲያኑ ግቢ በኮብልስቶን ግድግዳና በበር የታጠረ ሲሆን፣ አነስተኛ ሰማያዊ መኪና በጎን ይታያል።

ጠይም ቆዳ ያላት ሴት ባህላዊ የኢትዮጵያ ልብስ ለብሳ፣ በተፈጥሯዊ አረንጓዴ የጓሮ አትክልት ስፍራ ፈገግ ብላ ትታያለች። ሴትየዋ በጓሮ አትክልት ስፍራ ፈገግ ብላ መታየቷ ምስሉን ምን ዓይነት መንፈስ ወይም ስሜት እንዲኖረው አድርጓል?

ርዝመቱ ተሰንጥቆ የተከፈተ አረንጓዴ ጃላፔኖ ቃሪያ በትንንሽ የተከተፈ ቀይ ሽንኩርት ተሞልቷል። ቃሪያው በነጭ ሰሃን ላይ ተቀምጦ ሲሆን፣ አሞላል በዋነኝነት የሚታየው ነው። ይህ አሞላል ለአፍሪካ ወይስ ለመካከለኛው ምስራቅ ምግብ ይቀርባል?

የጆሮ ጌጦቹ ወርቃማ ቀለም ሲኖራቸው፣ በውስጣቸው የሚያብረቀርቅ የክሪስታል ድንጋይ የያዘ የሽቦ ጥልፍልፍ መዋቅር አላቸው። የጥፍር ቀለም ያለው እጅ ጌጣጌጦቹን መያዙ የጌጣጌጡን ዓላማና ገበያ እንዴት ያጠናክረዋል?

በጣም ጣና ሐይቅ ደሴት ላይ ከሚገኙት ደሴቶች መካከል አንደኛው ሲሆን አረንጓዴ ደን ያለበት ዙሪያውን በጣና ሐይቅ የተሸፈነ ሲሆን በውስጡም ብዙ የኦርቶዶክስ ቅርሶችና ቤተ ክርስቲያኖች ይገኛሉ።

ወንዶችና ሴቶች በባህላዊ የሶማሌ ልብሶች ተውበው በቤት ውስጥ የባህል ጭፈራ ሲጨፍሩ ይታያሉ። ወንዶቹ በነጭ ልብስና አረንጓዴ የወገብ ልብስ ተጠቅልለው፣ ሴቶቹ ደግሞ ነጭ ቀሚስ፣ አረንጓዴ ጨርቅና ባለ ጥብጣብ ሻሽ ለብሰዋል። ተሳታፊዎቹ ፈገግታና የደስታ ስሜት ይታይባቸዋል።

ዋው! ሲገርም! የሚያስደንቅ የደባርቅ ዩኒቨርሲቲ አርማ! በመሀል፣ በተራራማ አረንጓዴ መልክዓ ምድር ላይ የሰሜን ተራራ ፍየል ከትምህርት ኮፍያና ክፍት መጽሐፍ በላይ ይዋባል። ሰማያዊው ክብ ጽሑፍ ደግሞ እጅግ በጣም ጥሩ ነው።

ሸሚዝና ቁምጣ የለበሰ፣ በሰውነቱ ላይ ንቅሳት ያለው ሰው በክራተር ጠርዝ ላይ ቆሟል። ሰውየው ሰፊውን፣ ድንጋያማና ጨለማማ የሆነውን የመሬት ገጽታ ይመለከታል። ከታች በግራ በኩል ትንሽ ጭስ ሲወጣ ይታያል። ይህ ሰው እየተመለከተ ያለው ምን ዓይነት አካባቢ ነው?

ዋናው ሽፋን ቀይ እና ጥቁር ቀለሞችን ያሳያል፤ "ያ. ፒተሬ" የሚል ርዕስ ከላይ በግልጽ በግዕዝ ፊደላት ተጽፏል። በሽፋኑ ላይ ጥቁር የህንጻ ምስል አናት ላይ ሴት ሲኖር፣ አንድ ሰው ወደ ሕንጻው ሲሄድ ይታያል።

ከፍ ብሎ የቆመ ቅስት መግቢያ በሶስት ቋንቋዎች ተጽፏል።"የኢትዮጵያ የኮሪያ ጦርነት ዘማቾች መታሰቢያ ፓርክ"። በዙሪያው በአረንጓዴ ቁጥቋጦዎችና ዛፎች የተከበበ ሲሆን፣ ከፊት ለፊት ጥቂት ሰዎች ቆመው ይገኛሉ። መታሰቢያ ፓርክ በየትኛው የኢትዮጵያ ከተማ ውስጥ ይገኛል? ሊጠይቋቸው የሚችሉ ጥያቄዎች

ረዥም እና ሰፊ ክፍል ውስጥ ነጭ ግድግዳዎች አሉ። በክፍሉ ሁለቱም ጎኖች ላይ በርካታ ኮምፒውተሮች እና ጥቁር ወንበሮች ያሉት ጠረጴዛዎች ሲደረደሩ። ይህ ቦታ የትምህርት ተቋም ውስጥ የሚገኝ ምን ዓይነት ክፍል ሊሆን ይችላል?

የአዝርእት ተዋፅኦ በቢጫ ፤ የግብርና ምስል በአረንጓዴ እና የኢንደስትሪ ምስል በነጭ ምስል እርግብ ደግሞ ሳር ነገር አለ ፤ ጥያቄ :- የአማራ አቀፍ ልማት ማህበር መቼ ተመሰረተ?

ጠባብና ረዣዥም የሆኑ አረንጓዴ የጥራጥሬ ፍሬዎች በአንድ ቁጥቋጦ ላይ ተንጠልጥለዋል። ቁጥቋጦው ትናንሽ ቅጠሎች አሉት። በአካባቢው ትንሽ ሮዝ እና ነጭ አበባዎች እንዲሁም ትናንሽ ጥቁር ፍሬዎች ይታያሉ።

አንድ ጥቁር እጅ በሙዚቃ ለመጫወት የሚያገለግል ቀላል ቢጫ ቀለም ያለው ዋሽንት ይዟል። የሙዚቃ መሣሪያው በርካታ ትናንሽ ቀዳዳዎች ያሉት ሲሆን የላይኛው ጫፉ ጥቁር ሽፋን አለው። ከዋሽንቱ በስተጀርባ የሚያብረቀርቅ ቡናማ የእንጨት ወለል አለ።

ባለ ብዙ ቀለም ያላቸው ፍራፍሬዎች በገበያ ውስጥ በሚያምር ሁኔታ ተደርድረው ይታያሉ። በላይኛው ክፍል ላይ ሐብሐቦች፣ አናናሶች፣ ሙዝ እና ፓፓያዎች ይገኛሉ። በመሃል ላይ ቢጫ አፕሪኮት፣ አረንጓዴ እና ጥቁር ቀይ ወይኖች ይደራረባሉ።

አራት ቀይ ትራክተሮች በአንድ ረድፍ ተሰልፈው ያሳያል፤ ትራክተሮቹ ትልልቅ ጥቁር ጎማዎችና ቀይ ካቢኔዎች ያሏቸው ሲሆን ለእርሻ ሥራ የታሰቡ መሆናቸውን አይገልጽም?

በነጭ ወለል ላይ የተደረደረ ሰማያዊ እና ጥቁር ባህላዊ የሽመና ቅርጫቶች በተለያየ መጠን እና ቅርፅ በነጭ ወለል ላይ ተቀምጠዋል። ንድፉ ከውጪ ወደ ውስጥ በሚሽከረከሩ ቀለበቶች መልክ ነው። እነዚህ ቅርጫቶች የየትኛው የኢትዮጵያ ክልል ባህላዊ ጥበብ ናቸው?

ረዣዥም የጂያንት ሎቤልያ ዛፎች በበረዶ በተሸፈነው ተራራማ መሬት ላይ ይታያሉ። ከበስተጀርባ በፀሐይ የደመቀ ቢጫ ሜዳና ጥርጊያ መንገድ ይታያል። ሰማያዊው ሰማይ በሩቅ በሚታዩት ተራሮች ላይ በደንብ አጉልቶ ይታያል።

አንድ ደማቅ ሰማያዊ እና ጥቁር ቀለም ያለው ወፍ በተቆረጠ ግንድ ላይ ቆሞል። የወፉ ራስ ጥቁር ሲሆን ረዥም ጥቁር ጫፍ አለው። አካሉ ግራጫ ሲሆን፣ ክንፎቹና ጅራቱ ሰማያዊ ናቸው። ይህ ወፍ በየትኛው የዓለም ክፍል ይገኛል ብለው ያስባሉ?

የክስተት አዳራሽ ውስጥ ሁለት ወንዶች በረጅም መሰላል ላይ ወጥተው ከኋላ ያለውን ትልቅ ነጭ መጋረጃ እየሰቀሉ ነው። አንደኛው ሰው ጥቁር ልብስ ሲለብስ፣ ሌላኛው ደግሞ ቡናማ ቲሸርትና ጥቁር ሱሪ ለብሷል።

ሁሉም ልብሶች በሰማያዊ፣ አረንጓዴ እና ቢጫ የጂኦሜትሪክ ጥልፍ ያጌጡ ሲሆኑ፤ የአባቱና የልጆቹ ሱሪዎችም ነጭ ናቸው። ይህ የአለባበስ ልማድ በየትኞቹ ልዩ ዝግጅቶች (እንደ በዓላት ወይም ሥነ ሥርዓቶች) ላይ በብዛት ይስተዋላል?

ብዙ አማኞች በደማቅ ፀሐይ ስር በአንድ ሃይማኖታዊ ሥነ ሥርዓት ላይ እየተሳተፉ ነው። ሁሉም ተሳታፊዎች ነጭ ልብስ የለበሱ ሲሆኑ፣ ብዙዎቹም የባህል ሙዚቃ መሳሪያዎችን ይዘዋል። ከፊት ያሉት ሴቶች ነጭ ሻሽና አንዳንድ ምን አድርገዋል።

ንድ ወጣት በነጭ ሸማ በራሷ ጀርባ ላይ የቆመች ሴት ጋር ፊት ለፊት ተፋጥጦ ነው። ሁለቱም ፈገግታ እያሳዩ ሲሆን፣ ወጣቱ የሰማያዊና አረንጓዴ ቀለም ያለው ቲሸርት ለብሷል። ይህ ጭፈራ ወይም ትወና በኢትዮጵያ ውስጥ የትኛውን ክልላዊ ወይም ጎሳዊ ባህልን ይወክላል?

የሆነ ሰው ጥቁር ቡናማ ፈሳሽ ከእቃ ወደ ትንሽ ብርጭቆ ሲያፈስስ ። ፈሳሹ ወፍራምና አረፋ ያለው ይመስላል ። የተንጠለጠለ ጣት ከብርጭቆው ጎን ይገኛል ። ይህ መጠጥ ምን አይነት ነው?

የፀሐይ ብርሃን ኃይል ሰብሳቢ (ሶላር ፓነል)፣ ከነጭ የኤልኢዲ አምፖል ጋር ተያይዞ አለ። ጥቁሩ ፓኔል በብርሃን ቡናማ እና ነጭ የእብነበረድ ወለል ላይ የተቀመጠ ሲሆን አምፖሉ ላይ የብር ማንጠልጠያ አለው። ፓኔሉና አምፖሉ በጥቁር ገመድ ተያይዘዋል።

ለሠርግ የተጌጠ ጥቁር መኪና ከፊት ተነስቶ ታይቷል። በነጭ፣ በቀይና በቢጫ አበባዎች በጌጥ ተሰርቶ የፊት መስታወት፣ የሞተር ክዳንና ፍርግርግ ላይ ተደርጎበታል። መኪናው ከቤት ውጭ ቆሞ ፎቶ ተነስቷል። ለሠርግ መኪና ለማስጌጥ ከሚጠቀሙባቸው ሌሎች ነገሮች ምን ምን ናቸው?

ከፊት ለፊቱ ደግሞ ረጅም ቅጠል ያላቸው አረንጓዴ ዛፎች በግልጽ ጎልተው ይታያሉ፣ በዙሪያውም የደን እና ቁጥቋጦዎች ይገኛሉ፡፡ የውሃው ፍሰት በዓመቱ ውስጥ በብዛት የሚጨምረው መቼ ነው? ይህ አካባቢ በአካባቢው ማህበረሰብ ዘንድ ምን ያህል ታዋቂ ነው?

በቀይና በቢጫ ቀለማት ያጌጠ የማስታወቂያ ወረቀት ላይ "ቅድስት ማርያም ዩኒቨርሲቲ" የተለያዩ የትምህርት ዘርፎችን ያቀርባል። ከቀረቡት የትምህርት መስኮች መካከል በየትኛው ዘርፍ ተማሪዎች ከፍተኛ ፍላጎት ያሳያሉ?

አራት ሴቶች ቀይና ነጭ ባህላዊ የኢትዮጵያ ልብሶችን ለብሰው በመንገድ ላይ ቆመው በግልጽ ይታያሉ። ከበስተጀርባ ብዙ ሰዎች እና የንግድ ሕንፃዎች እንዲሁም ደብዛዛ ቢጫ ባለ ሁለት ፎቅ ሕንፃዎች ይታያሉ።

በርካታ የአንገት ጌጦች በነጭ የማሳያ ማኔኪን ላይ ተደርድረዋል። የተለያዩ የወርቅና የብር ሰንሰለቶችና ጥራጥሬዎች በንብርብር ቀርበዋል። ይህ አቀራረብ የሚያሳየው ዘመናዊ የጌጣጌጥ ፋሽን ነው። እነዚህ የተነባበሩ የአንገት ጌጦች በአሁኑ የፋሽን ዓለም ምን ያህል ተወዳጅ ናቸው?

አንድ የዝንጅብል ሻይ የተሞላ ብርጭቆ በስኒ ውስጥ ይታያል፤ ቀረፋ፣ ዝንጅብል እና ሎሚ በሻይው ውስጥ ተጨምሮበታል። ከስኒው በስተቀኝ፣ የተቆረጠ ዝንጅብልና ሌሎች ቅመማ ቅመሞች አሉ። ይህ ሻይ ለምን ይጠቅማል? ጣዕሙ ምን ሊሆን ይችላል?

ባለ ሰማያዊና ቢጫ ቀለም የተንጠለጠሉ ጽሑፎች ባሉበት የጎን መንገድ ላይ፣ ሁለት ወንዶች ጃንጥላ ስር ቡና ሲጠጡ የሚታዩት፣ ይህ የውጭ ካፌ የአካባቢውን የዕለት ተዕለት ማኅበራዊ ሕይወት እንዴት ይገልጻል?

ብርቱካንማ ቀለም ያለው ከባድ መኪናና የጭነት መኪና በተራራማ መንገድ ዳርቻ ቆመዋል። መኪናዎቹ ከአፈር ክምር አጠገብ ያሉ ሲሆን በዙሪያቸው ጥቂት ሰዎች ተሰብስበዋል። መንገዱ በቆሻሻና በድንጋይ የተሞላ ሆኖ አለ።

ባለ ሁለት አቅጣጫ ሰፊ መንገድና ጠባብ የእግረኛ መንገድ ከፊት ቀርበዋል። አንድ ወንድና አንዲት ሴት በጠባቡ የእግረኛ መንገድ ላይ ሲሄዱ፣ ከኋላቸው ሌሎች ሰዎች አሉ። በስተቀኝ የፔፕሲ ማስታወቂያ የያዘ ረጅም ህንፃ አለ።

ከሠላሳ በላይ ተማሪዎችና አንድ መምህር በክፍት ቦታ ተሰብስበዋል። መምህሩ ባህላዊ የሃይማኖት ልብስና መጽሐፍ ይዘዋል። ልጆች በፊደላት የተሞላ ሰንጠረዥ ይዘው መሬት ላይ ተቀምጠዋል። ህፃናት ምን ዓይነት ትምህርት እየተማሩ ነው?

ሁለት ልጆች ፀሐያማ በሆነ ቀን በአረንጓዴ ሜዳ ላይ እየታገሉ ነው። ከልጆቹ አንዱ አረንጓዴና ነጭ ቲሸርት ለብሶ ሰማያዊ ሱሪና አንድ አረንጓዴ ቦቲ ጫማ አድርጓል። ዳራው ሰፊ ሸለቆ ያሳያል።

መነፅር ያደረጉ መካከለኛ እድሜ ያላቸው ሰው ቀይ የሹራብ ኮት እና ሮዝ ባለመስመር ሸሚዝ ለብሰዋል። ከፊት ባለው መድረክ ላይ ባሉ ወረቀቶች ላይ ተጎንብሰዋል። ሰውየው በሕዝብ ንግግር ላይ እንደሆኑ ይታያል። ይህ ሰው ምን ዓይነት መልዕክት እያስተላለፈ ነው?

እሳቱ በእንጨት ፍም ሲነድ፣ አንደኛው ማሰሮ ውስጥ ረጅም የእንጨት ማንኪያ/መውጊያ ያለ ሲሆን፣ ግድግዳው ከሸክላ ወይም ከጭቃ የተሠራ ይመስላል። እነዚህ ጥቁር የሸክላ ጀበናዎች በእሳት ላይ ተጥደው የሚታዩት ለቡና ወይም ለምን አይነት ባህላዊ መጠጥ ለመዘጋጀት ሊሆን ይችላል?

አንድ ሱፍ እና ቀይ ክራባት የለበሰ ሰው ፎቶ በትልቁ ቀርቧል። ከበስተጀርባ የኢትዮጵያ ቀለማትና የእግር ኳስ ማህበር አርማ አለ። ይህ ሰው በኢትዮጵያ እግር ኳስ ውስጥ ምን ዓይነት ሚና ይጫወታል?

ቆንጆ ሴት ረዥም፣ ነጭ እና በባህላዊ ቅርጽ የተሰራ የሚስብ ቀሚስ ለብሳ ትታያለች። የቀሚሱ ግርጌ ወርቃማና አረንጓዴ በሆነ ባለ መስቀለኛ ንድፍ ያጌጠ ነው። ሴትየዋ የብር የአንገት ጌጥ አድርጋለች፤ ጸጉሯ ደግሞ ወደ ላይ በተሰበሰበ መልኩ ተቀይሮ ይታያል።

ፀሐይ በምትጠልቅበት ጊዜ፣ በከፊል ጥላ የተሸፈኑ የኢትዮጵያ ተራሮችንና ሸለቆዎችን ያሳያል። የፀሐይ ብርሃንና ጥላ ድብልቅ ይህን መልክዓ ምድር ምን ያህል ልዩ ያደርገዋል?

ትልቅ ሁለት ከብቶች የእንጨት አጥር ባለበት በፀሐይ የደረቀ የእንስሳት ማቆያ ስፍራ ውስጥ ቆመዋል፤ የቆዳቸው ቀለም ቡናማ እና ቀላ ያለ ነው፣ ከብቶቹም ሙሉ ለሙሉ በደንብ የዳበሩና ጠንካራ ይመስላሉ። እነዚህ ከብቶች የገበሬውን ሀብት ምን ያህል ሊያሳዩ ይችላሉ?

በርካታ ወታደሮች በመንገድ ላይ ሆነው በአንድ ረድፍ ተሰልፈው ይታያሉ። አብዛኞቹ ወንዶች ጥቁር ሰማያዊ ዩኒፎርምና ኮፍያ ለብሰዋል። ከበስተጀርባው ከፊል የቆመ መኪናና ሌሎች የደንብ ልብስ የለበሱ ሰዎች ይታያሉ።

ይህ ምስል በእንጨት ጠረጴዛ ላይ በተነጠፈች እንጀራ ላይ የተቀመጠ ብርቱካናማ ቀለም ያለው ወጥ የያዘ ጥቁር የሸክላ ሳህን ያሳያል። እጅግ በጥንቃቄ የሸክላውን ክዳን ማንሳት ትኩረት የሳበ ሲሆን፣ ከሳህኑ በታች የተጠቀለለ እንጀራ እና አንድ ማንኪያ ይታያል።

በክብ ውስጥ ጠመንጃ እና ጎራዴ መሰል ኤክስ ሰርተው በላያቸው ሁለት ክንፍ በላያቸው ኮከብ በቀይ ክብ ሰሌዳ ላይ አለ ፤ የኢትዮጵያ ባንዲራ ግርጌ ላይ ከሱ ውስጥ በቀኝ እና በግራ የሚወጣ ቅርንጫፍ አለ :-ጥያቄ መቼ ነው የተመሰረተው?

የኢትዮጵያ ክልሎችና ዞኖች በአንድ ካርታ ላይ በተለያዩ ቀለማት ተከፋፍለው ቀርበዋል። የየክልሎቹ ድንበሮች በግልጽ አሉ፣ አንዳንድ ክፍሎች ቢጫ፣ አረንጓዴ፣ ቀይና ቡናማ ቀለም አላቸው። በካርታው ቀኝ በኩል የቀለማት መለያ ቀርቧል።

ነጭ የላብራቶሪ ካፖርት የለበሰ አንድ አስተማሪ በጨለማ ክፍል ውስጥ ተቀምጠው ላሉ ተማሪዎች ጥቁር ሰሌዳ ላይ ያብራራል። በመማር ማስተማር ሂደት ውስጥ የተማሪዎችን ትኩረት ለመጠበቅ ምን ዓይነት ዘዴዎችን መጠቀም ይቻላል?

ትክክለኛው የኤርትራ ባንዲራ ነው። በአብዛኛው ቀይ ሲሆን በግራ በኩል ቢጫ ትሪያንግል አለው። ትልቁ የባንዲራ ቀይ ክፍል ላይ አንድ ቢጫ ኮከብ ይገኛል። ይህ ባንዲራ በግራ በኩል ያለው ትሪያንግል ምንን ያመለክታል?

ብርቱካንማ ሸሚዝ የለበሰ አንድ ገበሬ በእርሻ ቦታ ላይ አለ። ሰውዬው ከፍ ያለ የቲማቲም ተክል መካከል ቆሞ፣ ቀይ ቲማቲሞችን በሽቦ በተሠራ ቅርጫት እየሰበሰበ ነው። ሰውዬው ይህን ስራ በምን ያህል ፍጥነት ይጨርስ?

የመመገቢያ መስመር ላይ በርካታ ምግቦች በቡፌ መልክ ቀርበዋል። ከበስተጀርባ ሙያዊ የወጥ ቤት ቁሳቁሶች አሉ። ጠረጴዛው በቀይ፣ ቢጫ እና አረንጓዴ ቀለም ባለው የሯጭ ጨርቅ ያጌጠ ነው። የሚቀርቡት ምግቦች የየትኛው ባህል ናቸው? ለየትኛው አጋጣሚ ተዘጋጀ?

የደንብ ልብስ የለበሱ ብዙ ተማሪዎች በክፍል ውስጥ ተቀምጠዋል። የፊት ወንበር ላይ የተቀመጠው ልጅ እጁን ወደ ላይ ዘርግቶ ጥያቄ ለመጠየቅ ዝግጁ ነው። በርካታ ሌሎች ተማሪዎችም በተመሳሳይ እጆቻቸውን ከፍ አድርገዋል። ክፍሉ ነጭ ግድግዳዎች እና የእንጨት ጠረጴዛዎች አሉት።

ሰማያዊ፣ ነጭ እና አረንጓዴ በአግድም መስመር የተሰሩ ሦስት ሰንጠረዦች አሉ። በግራ በኩል ቀይ ቀለም ያለው ሦስት ማዕዘን አግድም ሰንጠረዦቹን ሸፍኖ ይገኛል። አንድ አምስት ማዕዘን ኮከብ ።ከኮከቡ ስር ሁለት የተቆራረጡ ጠመንጃዎች ይታያሉ።

የውሾቹ ትልልቅና ክብ ጆሮዎች ጎልተው ይታያሉ፤ በስተጀርባ አረንጓዴ ቁጥቋጦዎችና ትንሽዬ ነጭ አበባዎች ይገኛሉ። እነዚህ የአፍሪካ የዱር ውሾች ለምን እንደ መንጋ አብረው ይጓዛሉ?

ሰማያዊ ዳራ ያለው የሽፋን ገጽ መሃል ላይ፣ ከአንገቱ በላይ የጎን ቅርጹ ብቻ የሚታይ የአንድ ሰው ጥቁር ምስል ቀርቧል። ከምስሉ በላይ በነጭ የደመቀ “መለኮት” የሚል ርዕስና ከርዕሱ በታች ደግሞ የአማርኛ ንዑስ ርዕስ ተጽፏል።

በፀሐይ የሞቀች የከተማ ጎዳና ላይ፣ ቢጫ ባለሶስት እግር ተሽከርካሪ (ባጃጅ) በቢጫ በርሜሎች ተጭኖ ወደ ፊት ይጓዛል። ይህ የትራንስፖርት ዘዴ በኢትዮጵያ ከተሞች ምን ያህል ተፈላጊነት አለው?

ረጅም እና ጥቅል ፀጉር ያለው ጥቁር ቆዳ ያለው ወንድ የቅርብ ፎቶ ነው። ግለሰቡ ጥቁር ረጅም ጸጉሩን ከፊሉን ወደ ፊቱ አውርዶታል። አገላለጹ በጣም ትኩረት የሚስብ ነው።

ብዙ ደጋፊዎች የቡድናቸውን ሰማያዊ እና ነጭ ባንዲራዎች እያውለበለቡ ደስታቸውን ይገልጻሉ። የተወሰኑት “ወልዲያ ስፖርት” የሚል ጽሁፍ ያለበት ሸሚዝ ለብሰዋል። ሕዝቡ በአውቶቡስ ላይ እና በመንገድ ዳር ቆሞ አሸናፊነትን ያከብራል።

ዘመናዊ የሳሎን ክፍል የቤት ዕቃዎች ስብስብ ቀርቧል። ሁሉም ዕቃዎች ከእንጨት የተሠሩ ሲሆን ለስላሳ ግራጫ መቀመጫዎችና ቢጫ ትራሶች አሏቸው። የእንጨት ጠረጴዛዎች እና የቴሌቪዥን ካቢኔት ክፍሉን ሞልተውታል። ክፍሉ በዘመናዊ መንገድ የተደራጀ ነው።

በጎን በኩል አረንጓዴ እና ቢጫ ቀለም ያለው የብረት ግድግዳ ያለበት የከተማ ዳርቻ መንገድ ነው። የኮብልስቶን የእግረኛ መንገድ የተቆራረጠ ሲሆን ከፊት በኩል በጠጠርና በድንጋይ ተሸፍኗል። አንድ ሰው በትንሽ ወንበር ላይ ተቀምጦ ባለቀለም ዣንጥላ ስር ጥላ ተጠልሏል።

ነጭ የጠረፍ መስመር በተሰራ ካሬ ውስጥ ደግሞ ስምንት ቀይ መስመሮች ጥቁርና ነጭ ነጠብጣቦችን ይሻገራሉ። ይህ የጥበብ ሥራ ምንን ሊያመለክት ይችላል? ከላይ የተጻፈው ቃል ከስዕሉ ጋር እንዴት ይዛመዳል? እነዚህ ቀይ መስመሮች መንገዶችን ወይስ መሰናክሎችን ያሳያሉ?

ጥቅሉ ሰማያዊና ነጭ ሲሆን አረንጓዴ የሳሙና ቁርጥራጮች በስተቀኝ አሉ። ምርቱ 100% ኦርጋኒክ እንደሆነ ይገልጻል። ታዲያ ይህ ሳሙና በትክክል የተሰራው ከየትኛው የአትክልት ዓይነት ነው?

በትልልቅና ጥቅጥቅ ባሉ ዛፎች የተሸፈነ ተራራ ሙሉውን ይዟል:: ደብዘዝ ያለ አረንጓዴው ደን ከታች ባሉ ትንንሽ ቁጥቋጦዎች ላይ ይረዝማል:: የላይኛው የተራራው ክፍል ከሰማዩ ጋር ተዋህዷል:: ይህ ቦታ አስደሳች የመሬት አቀማመጥና ብዙ እፅዋት ያለበት ነው::

ባለብዙ አይነት የወይን ብርጭቆዎች እና ጠርሙሶች ተሰናድተዋል። አንዳንድ ብርጭቆዎች ቀይ ወይን ሲይዙ፣ ሌሎች ደግሞ ነጭ ወይን አላቸው። ሁለት የብርጭቆ ወይን ጠርሙሶች በአጠገባቸው ተቀምጠዋል። ከብርጭቆዎቹ መሃል አንዱን ጠርሙስ ለመክፈት የሚያገለግል መክፈቻ (ኮርክስክሩ) ይገኛል። ወይን ጠጅ ከምን ዓይነት ፍሬ ነው የሚዘጋጀው?

ጥቁርና ነጭ ሥዕል ያለበት የጥንት መጽሐፍ ሽፋን ይታያል። በሥዕሉ ላይ አንድ ሰው ከሌሎች በርካታ ሰዎች ጋር እያወራ ሲሆን፣ ሽፋኑም ላይ በአማርኛ ቋንቋ "አዲስ ዓለም" የሚል ቃል ታትሟል።

የውጪውን ሜዳ የሚያበሩ ሁለት ዓይነት የኤል.ኢ.ዲ. መብራት ሰንሰለቶች በአረንጓዴ ሳር ላይ ቀርበዋል። አንደኛው ሰንሰለት ቢጫ ብርሃን ሲፈነጥቅ ሌላኛው ደግሞ ደማቅ ሐምራዊ ብርሃን አለው። ሁለቱም ብርሃናት ጥቅልል ቅርጽ ሰርተዋል። የብርሃንና የጨለማ ንጽጽር ይፈጠራል።

በሠርግ ወይም በባህል ዝግጅት ላይ የሚውል ማስዋቢያ ይታያል። ዋናው ክፍል በወርቃማ ክብ ፍሬም ላይ በተሰቀሉ የሸክላ ሥራ ሰፌዶች ያጌጠ ነው። ከፊት ለፊት ነጭ መቀመጫ ያለው ወንበር አለ። ወንበሩ በሰው ሰራሽ ምን ላይ ቆሟል?

ትኩረትን የሚስብ የክራር ሙዚቃ መሳሪያ በነጭ ዳራ ላይ ይታያል። ክራሩ ክብ ቅርጽ ያለው ቡናማ የቆዳ አካል፣ ከላይ ደግሞ ቀጭን ገመዶች ያሉትና የጎን ክፈፎች ያሉት የእንጨት ቅርጽ አለው። የሙዚቃው ገመዶች ጥቁር ቀለም ባለው ማሰሪያ ደጋፊ ተጠብቀዋል።

ሰፋ ያለ የውሃ ስፋት በረጃጅም አረንጓዴ የሸንበቆ እጽዋት ተከቧል። በጠርዙ ጥቂት ሰዎች ይታያሉ፣ አንዱ በውሃው ውስጥ ይቆማል። ይህ የተፈጥሮ ረግረጋማ አካባቢ በዙሪያው ላለው ሕይወት ምን ያህል አስፈላጊ ነው?

ሰፋ ባለ የእንጨት ማቅረቢያ ላይ በጥንቃቄ የተደረደሩ ጥሬ ቀይ ስጋዎች በትኩረት ይታያሉ። ስጋዎቹ በወፍራም ቢጫ ስብ የተከበቡ ሲሆን፣ ከላይ በኩል ደግሞ ሶስት ትንንሽ ኩባያ የተለያዩ ቅመማ ቅመሞችን እና አራት ትንንሽ ጥቁር ቢላዎች ተቀምጠዋል።

ጥንታዊ የሚመስሉ ጥንድ ጥቁር ቡናማ የቆዳ ጫማዎች በገለልተኛ ነጭ ዳራ ላይ ተቀምጠዋል። ጫማዎቹ በብዛት ከተደራረቡ ቆዳዎች የተሰሩ ሶል ያላቸው ሲሆን፣ የእግር ማሰሪያቸው ደግሞ ጠባብ ነው።

በትልቅ ሐይቅ ዳርቻ ላይ፣ በሰፊ አረንጓዴ ሜዳ እና በተለያዩ ትናንሽ ዛፎች የተከበበ፣ የልብ ቅርፅ ያለው የዋና ገንዳ የሚታይበት ይህ ቦታ። ለግል መዝናኛ የተዘጋጀ የዕረፍት ጊዜ ማዕከል ወይስ የሕዝብ ሪዞርት ሊሆን ይችላል?

ከ30 በላይ የሚሆኑ አትሌቶች እና አሰልጣኞች የኢትዮጵያን አረንጓዴ፣ ቢጫ እና ቀይ ቀለማት ያዘለ የስፖርት ልብስ ለብሰዋል። በቅርብ ጊዜያት የኢትዮጵያ አትሌቲክስ ቡድን አለም አቀፍ ተሳትፎ ያደረገበት እና ከፍተኛ ስኬት ያስመዘገበበት ዋና ውድድር የትኛው ነው?

ብዙ ሰዎች ባህላዊ በሚመስል ትልቅ አዳራሽ ውስጥ ተቀምጠዋል እንዲሁም ቆመዋል። ጣሪያው በገለባና በእንጨት የተሰራ ሲሆን፣ ጥቁር የእንጨት ወንበሮች አሉ። የቡናማ ግድግዳ ላይ የአገር ገጽታ ስዕል ያለ ሲሆን፣ ይህ የባህል ቤት የምን ዝግጅት አዘጋጅቷል?

ከፍ ያለ የድንጋይ አጥር ግቢውን ይከባል፣ ይህም የጥንቱን የግንባታ ጥበብ ያስረዳል። በግድግዳዎቹ ላይ ረዣዥም ቅስት ቅርጽ ያላቸው መስኮቶች ተቀምጠዋል። በቅጥር ግቢው ውስጥ በደረቅ ሳር የተሸፈነ ክፍት ቦታ አለ። ከላይ አረንጓዴ የዛፍ ቅጠሎች ወድቀዋል።

አንዲት ሴት በብዛት ባለው ጥቁር ፀጉሯ ጎልታ ትታያለች። በግንባሯ የብር ቀለም ያለው ባህላዊ የራስ ጌጥ አድርጋለች። አንገቷ በጥልፍ የታተመ ሲሆን የብረት መስቀል አንገትጌ አላት። ነጭ ቀሚስ ላይ ሰማያዊ ምን ለብሳለች?

በእንጨት የተሰራ የሶፋ ወንበር የተለያዩ የእጅ ጥበብ የታየበት እና መደገፊያዉ ነጭ መቀመጫዉ ደግሞ ደብዛዛ ፒክ ቀለም አለዉ። መካከል ላይ የተቀመጠዉ ከምን እና ከምን የተሰራ ነዉ?

ብዙ ሰዎች የብረት አጥር ወይም መረብ ጀርባ ተሰብስበው ይታያሉ። በመካከላቸው አንዲት ትንሽ ልጅ ነጭ ቲሸርት ለብሳ በትኩረት ወደ ካሜራው ትመለከታለች። እነዚህ ሰዎች ለምን እዚህ ተሰብስበው ሊሆን እንደሚችል ይገምታሉ?

ረጃጅም እና ዘመናዊ የመስታወት ሕንፃ በከተማው አደባባይ ቆሟል። ሕንጻውደሴ በሚል ስም ተሰይሞ ከፍተኛ እና የተዋበ ገጽታ አለው። በዙሪያው የተጨናነቀ ትራፊክ እና ሰዎች ይዘዋወራሉ። ይህ ዓይነቱ ከፍተኛ እና ዘመናዊ ሕንፃ መገንባት በከተማዋ እድገት ላይ ምን ምልክት አለው?

አንድ ሰራተኛ ብርቱካናማ አንጸባራቂ ልብስና የራስ ቁር ለብሶ ማሽኑን ይመራል፤ ሰማዩ ጥርት ያለ ሲሆን፤ ከበስተጀርባ ሌሎች ሕንጻዎችና መኪናዎች ።በግንባታ ቦታዎች ላይ የደህንነት ልብስና የራስ ቁር የመልበስ ተግባር ለሥራው ሂደት ምን ያህል ወሳኝ ነው?

አንድ ወጣት ሞዴል በእግሩ ቆሞ በአረንጓዴ ጃኬት እና ሱሪ ለብሷል። ከትከሻው ላይ ወደ ቀይ የሚጠጋ ቡኒ ጨርቅ ለብሶ በሰንሰለት የታሰሩ አምባሮችና ዶቃዎች አንገቱ ላይ አድርጓል። በቀኝ እጁ የያዘው ቀጥ ያለ ረዥም በትር አለው።

ባህላዊ ልብስ የለበሰች ሴትና ወንድ ልጅ በፍቅር ሆነው ያሳያል። ሴትየዋ የጥጥ ልብስ ለብሳ የወንዱን ፀጉር ትነካካለች። ወንዱ አረንጓዴና ነጭ ቲሸርት ለብሷል። የጋብቻ ሥነ ሥርዓት ነው?

ብዙ አይነት የፀሐይ ኃይል የሚጠቀሙ መብራቶችና የፀሐይ ፓነሎች በጨለማ ዳራ ላይ ባለው ወለል ላይ ተደርድረዋል። በርካታ መብራቶች በርተዋል፣ ከእነዚህም መካከል የእጅ ባትሪዎች፣ የጠረጴዛ መብራት፣ ና ትላልቅ መብራቶች አሉ።

ብዙ ሰዎች ነጭ ልብስ ለብሰው ሻማ ለኩሰው በጨለማ ቦታ ተቀምጠዋል። በሰልፍ ወደ ላይ የሚወጡት ሰዎች በዋሻ ግድግዳ ላይ ይታያሉ። የብዙ ሰዎች ስብስብ የመንፈሳዊነት ስሜት ይፈጥራል። ይህ ትልቅ ሃይማኖታዊ ሥርዓት የትኛው የኢትዮጵያ በዓል ሊሆን ይችላል?

አምስት ወጣት ወንዶች ረዥም የኮረብታ ዳር መንገድ ላይ ወደ ፊት ይሄዳሉ። አንድ ሰው ቢጫ ከረጢት ተሸክሞ ሲሄድ፣ ሌላኛው ደግሞ ትከሻው ላይ ነጭ ልብስ አድርጓል። በሩቅ ሰማያዊ ውቅያኖስና ብቸኛ ዛፍ አለ።

ከቅርበት የተቀረጹ ብዙ ቀይ ሽንኩርቶች በቅርበት አሉ። የሽንኩርቱ ውጫዊ ልጣጭ ደማቅ ቀይ/ሐምራዊ ቀለም ያለው እና አንጸባራቂ ገጽታ አለው። እነዚህ ሽንኩርቶች ለምን ዓላማ ተከማችተዋል? አሁን በገበያ ውስጥ የእነዚህ ሽንኩርቶች ዋጋ ስንት ነው?

ረዣዥም የኮንክሪት ምሰሶዎች እና ብዙ ተዘርግተው የተያያዙ የኤሌክትሪክ መስመሮች ይታያሉ። በርካታ ትልልቅ የኃይል ማስተላለፊያ መሳሪያዎች ተሰቅለዋል፤ ይህም የኃይል ማከፋፈያ ቦታ መሆኑን ያመለክታል። ይህ ማከፋፈያ ምን ያህል የኃይል መጠን ወደ ከተሞች ማስተላለፍ ይችላል?

ይህ ምስል የደረቀ የቡና ፍሬ በባህላዊ የገለባ ቅርጫት (መሶብ) ላይ ተደርድሮ ያሳያል። ቡናው ጠቆር ያለ ቡኒ ቀለም ያለው ሲሆን፣ በኢትዮጵያ ባህል ውስጥ ቡና በአጠቃላይ ትልቅ ቦታ የሚሰጠው ለምንድን ነው?

በሰማያዊ የፕላስቲክ ገንዳ ውስጥ ለምግብነት የተዘጋጀ ጎመን ወይም ቆስጣ በቡድን ታስሮአል። ቅጠሉ ጥቁር አረንጓዴ ሲሆን፣ ግንዶቹ ደግሞ በቀጭን ላስቲኮች ተጠምጥመው ይገኛሉ። ይህ ጎመን በገበያ ላይ ስንት ብር ነው የሚሸጠው?

ሩጫውን በድል የጨረሰ አንድ ወጣት አትሌት በቢጫ ማሊያና ጥቁር ቁምጣ በፍጥነት ወዳልተዘረጋው የፍጻሜ መስመር እየሮጠ ነው። በዙሪያው ሰዎችና ትላልቅ የማስታወቂያ ባነሮች ያሉ ሲሆን ድሉን በደስታ ያሳያል። ይህ ወጣት ምን ያህል ርቀት ነው የሮጠው?

ጊታር ተብሎ የሚታወቀው የሙዚቃ መሳሪያ ላይ አንድ ቀላ ያለ ሰው ቀኝ በማጫወቻ ክሮቹ ላይ አርፈዋል፤ የሰውየው ግራ እጅ ደግሞ ጊታሩን ከላይ ደግፈው ይዘዋል። የጊታሩ ቀለምም ደማቅ ጥቁር ነው።

አንድ ሰው ጥቁር ማሰሮ በመያዝ ቡና ወይም ሻይ ከሚመስል ትኩስ ፈሳሽ ወደ ቡናማ ኩባያ ሲያፈስ ይታያል። ኩባያዎቹ በቀላል ጠረጴዛ ልብስ እና ቢጫማ በሽመና ጠረጴዛ ጨርቅ ላይ ተቀምጠዋል፤ በግራ በኩል ደግሞ ቀንዶችን የሚመስል ሌላ ትልቅ መጠጫ ይገኛል።

አንድ ትልቅ ቢጫ አውቶቡስ በጥቁር ሰማያዊ ዳራ ላይ ባለው መንገድ ላይ ይጓዛል። በአውቶቡሱ ጎኖች አርማዎች አሉ። በዳራው ላይ ደብዛዛ ሰማያዊ የሕንፃ ምስሎች አሉ፤ ከላይ በነጭ ፊደላት የአማርኛ ጽሑፍ ተቀምጧል።

ለሁለት ተከፍለው የሃይማኖታዊ ስርአትን የሚከውኑ ሰዎች በእጃቸው ላይ መቋሚያ እና የተወሰኑት ባንዲራ ይዘው ቆመዋል። ከሰዎቹም አልፎ ትልቅ መስቀል መሃሉ ላይ ቀይ ጨርቅ አልፎበት ቆሟል። ይህ አይነት የሃይማኖታዊ ስነ ስርአት የሚከናወነው በምን ሃይማኖት ዉስጥ ነው?

ለሰውነት በጣም ጠቃሚ የሆነውን የዮጋ ስፖርት እየሰሩ ሲሆን። ሁሎችን ስፖርት ደክሞዋቸው መሬት ላይ አርፋዋል ሁሉም ስፖርት ሰሪዎች ሴት ሲሆኑ ጥራት ያላቸውን የስፖርት ልብሶች ለብሰዋል።

ሰማያዊ ቀለም ባለው ሰፊ ቦታ ላይ በቢጫ ቀለም የተጻፈ ፊደል "ኣ" የሚያመላክት ቅርጽ ሰፍሯል። ይህ ፊደልም ጠመም ብሎ የሰፈረ እና በመሃሉም የቀስት ምልክት ያለው ነው።

በዚህ ምስል ላይ ግራጫ ቀለም ያለው የዓሣ ቅርጽ ቆሞ ይታያል። አፉ ወደ ላይ ክፍት ሆኗል። የዓሣው ቅርጽ ከጥቁር ቡናማ ግድግዳ ፊት ለፊት በቆመበት በቀኝ በኩል ደግሞ ደማቅ አረንጓዴ ቅጠል ያላቸው ተክሎች ይገኙበታል።

ስድስት ወጣት ሴቶች ቀይና ቢጫ ባህላዊ የኦሮሞ ልብሶች ለብሰው፣ ራሳቸውን በቀይ ጨርቅ ሸፍነው ፈገግ ሲሉ ይታያሉ። ከበስተጀርባ ሌሎች ሰዎችና የፔፕሲ ማስታወቂያ አለ።

ሰፋ ያለ የውሃ አካል፣ ደሴት የሚመስል ምድር እና ከኋላው የሚታዩ አረንጓዴ ተራሮችን ያሳያል። ይህ ውብ ቦታ ኢትዮጵያ ውስጥ የት ይገኛል? ይህ ቦታ ለቱሪስቶች ምን ያህል አስደሳች ሊሆን ይችላል?

በባህላዊ ጎጆ ፊት ለፊት ሁለት ሰዎች ቆመዋል። ጎጆው ክብ ቅርጽ ያለው ሲሆን በሳርና በእንጨት የተሠራ ነው። በግራ በኩል የተቀመጠው ሰው የለበሰው የባህል ጌጣጌጥ ከየትኛው የኢትዮጵያ ጎሳ ጋር የተያያዘ ነው?

ጥቁር ቡናማ ፈሳሽ ያለው አንድ ትልቅ ብርጭቆና ማሰሮ በትኩረት ይታያሉ። ብርጭቆው በእግር ላይ ያለ ሲሆን፣ ማሰሮው ደግሞ ትልቅ እጀታ አለው። ሁለቱም የሚያንፀባርቁ ዕቃዎች በገለባ የተሰራ ምንጣፍ ላይ ተቀምጠዋል።

የማሳያ ክፍል ውስጥ በአረንጓዴ ሣር ላይ ባህላዊ ነጭ ልብስ ለብሰዉ ሰዎች እየጨፈሩ ነው። በስተኋላ በብረት ምሰሶዎች የተደገፈ ባለ ቀለም መሸፈኛ እና የሐሙስ ዕለት ማስታወቂያ አለ።

ትልቁና ክብ ቅርጽ ያለው ስታዲየም በጠራራ ፀሐይ ስር ይታያል። የስታዲየሙ ውጫዊ ገጽታ በዋነኝነት ከግራጫ ኮንክሪት የተገነባ ሲሆን፣ የጣራውን መዋቅር የሚደግፉ ብዙ ዓምዶች አሉት።

የሰማያዊ መጽሐፍ ሽፋን መሀል ላይ ጥቁር እና ነጭ ስዕል አለው። በስዕሉ አንድ ኮፍያ የደፋ ሰው እጆቹን ዘርግቶ ለተቀመጡ ሰዎች ሲናገር ይታያል። ከስዕሉ በላይ ምን ተጽፈዋል?

በቆሻሻ በተሞላ አፈር ላይ ተኝተው ያሉ ስደተኞች ቡድን ከላይ በኩል ይታያሉ። በግንባር ቀደምትነት ነጭ ብርድ ልብስ የተጠቀለለ ሰው በሰማያዊ አንሶላ ላይ ተኝቷል። የተቀሩት ሰዎች በተለያዩ ጨርቆች ራሳቸውን ተሸፍነው በአካባቢው ተበትነው ባሉ የቆሻሻ ክምር መሃል ተኝተዋል።

ከፍተኛ ቁጥር ያላቸው በቢጫ መያዣ ውስጥ የታሸጉ የዘይት ጠርሙሶች በትልቅ ሱፐርማርኬት መደርደሪያዎች ላይ ተደርድረው ይገኛሉ። ብዙዎቹ ጠርሙሶች ቢጫ ክዳን አላቸው። እነዚህ ሁሉ የዘይት ጠርሙሶች የሚሸጡት በሱፐርማርኬት ውስጥ መሆኑን እንዴት ማወቅ ይቻላል?

ሕንፃው የመስታወት ግድግዳዎች ያሉት ሲሆን፣ ከፊት ለፊቱ አጥር ይታያል። አንድ የንግድ ሕንፃ ባንክንና የጤና ተቋማትን በአንድ ላይ ማስተናገዱ በከተማዋ የእነዚህ አገልግሎቶች ተደራሽነት ምን ያህል አመቺ ያደርገዋል?

አረንጓዴ ልብስና ባለቀለም ሻሽ ያደረገች ወጣት ሴት ሸክላ መሬት ላይ ተንበርክካለች። ከወንዝ ወይም ከኩሬ በሚመስል ውሃ ውስጥ ቢጫ ጀሪካን አጠገቧ አለ። ሴትየዋ ወደ ፊት ቀና ብላ ፈገግታ ታሳያለች፤ ከኋላዋ ዛፎች ይገኛሉ።

ከላይ አርማ ያለበት ትልቅ ነጭ የማስታወቂያ ሰሌዳ በቅጠላማ ዳራ ላይ ተሰቅሏል። ሰሌዳው ላይ በሰማያዊ ትልቅ ፊደል "ክፋችን ነህ!" የሚል ርዕስ አለ። በሰሌዳው መሃል ላይ ቀይና ሰማያዊ ጽሁፎች እንዲሁም ከስር ጥቃቅን የሰማያዊ ነጠብጣቦች ያሉት ጌጣጌጥ አለው።

ሰፊ የጋዜጣ ሽፋን ላይ የተለያዩ አርዕስተ ዜናዎችና ጽሑፎች እንዲሁም በርካታ ትናንሽ ሥዕሎች አሉ። አርዕስተ ዜናዎቹና ፎቶዎቹ ሕገወጥ ዕቃዎችን ከመያዝ ጋር ይያያዛሉ። የጋዜጣው ስም ማን ነው?

ጥቁር ወይንጠጅ ቀለም ያላቸው በግምት ሃያ የሚሆኑ የእንቁላል ፍሬዎች (ባሚያ) በወረቀት ተጠቅልለው ይገኛሉ። የእንቁላል ፍሬዎቹ በሳጥን ውስጥ ሲሆን አንዳንዶቹ የተቆረጠ ግንድ አላቸው። ወረቀቱ የጋዜጣ ጽሁፍ አለው።

የኦይል ሊቢያ አርማ ያለበት ዘመናዊ የነዳጅ ማደያ ፓምፕ። ፓምፑ ሰማያዊና ነጭ ሲሆን ሁለት ማጥለያዎች አሉት። በላይኛው ማሳያ ላይ የሚል የእንግሊዝኛ ቃል ይታያል። ፓምፑ ቤንዚን እና ናፍጣያቀርባል። ኦይል ሊቢያ በአሁኑ ጊዜ በኢትዮጵያ በምን ስም ነው የሚታወቀው?

ከፊል የካርታ ዳራ ባለው የዜና ማሠራጫ ላይ አንዲት ሴት መነፅር አድርጋ በስራ ልብስ ቀርባለች። ሴትየዋ ከስራዋ ጋር የተያያዘ ዜና ታስተላልፋለችአለ። ይህች ባለሙያ በካርታው ላይ የምታየው ጉዳይ የከተማዋን እድገት እንዴት ያግዛል?

የቤት ውስጥ የእንጨት ደረጃዎች ወደ ላይ ተንጠልጥለው ይታያሉ። ጠንካራ ቡናማ እንጨት ደረጃዎችን፣ መወጣጫዎችን እና ድጋፎችን ይሠራል። የቤቱ ግድግዳዎች ነጭ ቀለም ያላቸው ሲሆኑ በስተጀርባ ትልቅ መስኮት አለ። የእንጨት ደረጃው በምን ሁኔታ ላይ ይገኛል?

የመሰናክል ሩጫ ውድድር ሲሆን ይህ የውድድር በመሮጫ መንገዶች ላይ መሰናክሎች ይቀመጡና እንሂን መሰናክሎች ሳይጥል እንዲሁም ደግሞ የተሰጠውን ርቀት ቀድሞ የጨረሰ አሸናፊ ይሆናል።

ረዥሙ የሰላም ባስ አረንጓዴ ቀለም ያለው ሲሆን ቀይና ቢጫ የነበልባል ስዕል አለው። ተራራማ በሆነ መንገድ ዳር ቆሟል። አንዳንድ ሰዎች በአቅራቢያው ይሄዳሉና ከኋላው ሌላ ሰማያዊ አውቶብስ ይገኛል። የፀሐይ ብርሃን በግልጽ እየመታው ነው። የሰላም ባስ የትኞቹን የኢትዮጵያ ከተሞች ያገናኛል?

የቀድሞ የኢትዮጵያ ብሔራዊ ቡድን ከነ አሰልጣኙ እና ከ ሕግ አስከባሪ አካላት አሉ ፤ ብዙዎቹ የለበሱት ወደ አረንጓዴ ይዳዳል ፤ ጥያቄ ኢትዮጵያ ለምንድነው የአፍሪካ ዋንጫ የማትበላው?

ጥቁር እና ቤዥ ቀለም ያለው የተጠላለፈ የሽመና የእጅ ሥራ። ቅርጹ ክብ ሆኖ ጠመዝማዛ እና የዚግዛግ ንድፎች አሉት። ቅርጹ ለጌጣጌጥ ወይም ለምግብ ማቅረቢያ የሚያገለግል ባስኬት ነው። ይህ ዓይነቱ የእጅ ሥራ በኢትዮጵያ ባህል ውስጥ ምን ቦታ አለው?

አንዲት ፈገግታ ያላት ሴት ሁለት ምርቶችን በእጆቿ ወደ ፊት ይዛለች። ግልፅ ጠርሙስ ቢጫ ጋርሊክ ኦይል አለበት። ሌላኛው ደግሞ ጋርሊክ ሶፕ የሚል ፓኬጅ ነው። ሁለቱም ላይ ነጭ ሽንኩርትና የአፍሪካ ካርታ ቅርፅ ያለው ሎጎ አላቸው። የሴትየዋ ፀጉር ጥቁርና ኩርንችት ነው።

ሻጮች ሽንኩርት፣ ቲማቲም፣ ካሮት እና በርበሬ መርግ ላይ ደርድሯል። ፍራፍሬዎችም አሉ፤ ከእነዚህም ማንጎ እና ሌሎች ምርቶች ተቆልሏል። ዕቃዎች በቅርጫት እና በመስፋት ተቀምጠዋል። ቦታው በርካታ ምርጫዎችን ያቀርባል።

ሴቶች ባህላዊ ነጭ ልብሶችንና ቢጫ የአበባ ራስ ቀለበቶችን ለብሰዋል። ወለሉ ላይ ተቀምጠው አረንጓዴ ሣሮችን በጋራ እየጎነጎኑ ነው። በዙሪያቸው ሌሎች ሰዎች ይገኛሉ። ፀጉራቸው ጠምሮ የተሠራ ሲሆን አንገታቸው ላይ ሐምራዊ ሻርፕ አለ።

የጤና እክል ያለበት የሚመስል የአንድ ሰው ግራ እጅ ከሌላኛው እጅ እርዳታ እየተደረገለት በቅርበት ይታያል። የመጀመሪያው እጅ የጣት መታጠፍ ችግር ያለበት ሲሆን፣ ሁለተኛው እጅ ደግሞ ጣቶቹ ሙሉ በሙሉ ወደ መዳፉ እንዲታጠፉ ለማድረግ እየሞከረ ነው።

በርካታ ሰዎች በከተማ አውራ ጎዳና ዳር ተሰብስበው ይታያል። ከግንባታው ውጭ ባሉት ደረጃዎች ላይ፣ ነጭ የባህል ልብስ የለበሱ ሴቶች ዣንጥላ ጥላ ስር ተቀምጠዋል። ሌሎች ሰዎች በእግረኛ መንገድ እየተራመዱ እና በመንገድ ላይ የቆመ ትንሽ አውቶቡስ አለ።

ሦስት ትንንሽ ልጃገረዶች ተቀራርበው ተቀምጠው አንድ ጠፍጣፋ መሳሪያ በጋራ እየተመለከቱ ነው። ሁሉም ፈገግታ በፊታቸው ላይ ይታያል። ከበስተጀርባ ትላልቅ ተራራዎች እና ሰፊ ሜዳማ መሬት አለ። ሰማዩ ጥርት ያለ ሲሆን ፀሐያማ ቀን ነው።

ወጣት ሴት ነጭ ፎጣ በራሷ ላይ ጠቅልላ፣ ቢጫ ቀለም ያለው የፊት ቅባት ተቀብታ በግልፅ ትታያለች። በስተግራ በኩል ቅመማ ቅመሞችና አንድ ብርጭቆ ወተት ይታያሉ፤ ቀይ እና ጥቁር ጽሑፎች ደግሞ ስለ 'ጤናማ ውበት' ያብራራሉ።

በእጃቸው ላይ የፋይል ማስቀመጫ የያዙ ሁለት ባለስልጣናት እጅ ለእጅ ተጨባብጠዋል። ሁለቱም ፈገግ ብለው የሚተያዩ ሲሆን ሁለቱ ባለስልጣናት የሚወክሉትን ሃገር የሚወክል ባንዲራ ከጀርባቸው ተቀምጧል።

አማርኛና የእንግሊዘኛ ጽሑፎች በአብዛኛው በነጭ ቀለም ተጽፈው ይታያሉ። የባንኩ ስም ከታች ሲጻፍ፣ ከላይ በግራ በኩል የሦስት ማዕዘን ቅርጽ ያለው ተራራ የሚመስል ምልክት ጎልቶ ይታያል። ይህ ባንክ በኢትዮጵያ ውስጥ ምን ዓይነት አገልግሎቶችን ይሰጣል?

ጥንታዊ ፎቶግራፍ በነጭ ባህላዊ ልብስ ያጌጡ ሁለት ሴቶችና አንድ ወንድ ያሳያል። ሴቶቹ ሰፊና ጥቅጥቅ ያለ ፀጉር አላቸው። ነጭና ሰማያዊ ልብሶች ተጠቅመዋል። ይህ ምስል የየትኛው የአገሪቱ አካባቢ ነው?

አራት ቀይ ቡናማ ጸጉር ያላቸው ተኩላዎች ድንጋያማና ሣር የበዛበት ሜዳ ላይ ቁጭ ብለው ወደ ቀኝ አቅጣጫ ይመለከታሉ። የኋላው ተኩላ ከፊቶቹ በተወሰነ መልኩ ከፍ ብሎ ይታያል። የዱርእንስሳቱ ጆሮአቸው ቀጥ ብሎ ቆሟል። አካባቢያቸው የደረቀ ተራራማ መልክአ ምድር ነው።

በጠጠር መንገድ ላይ በጎች እና በርካታ ነጭ ልብስ የለበሱ ሰዎች አሉ። ከበስተጀርባ ትላልቅ ዛፎች እና ጉልላት ያለው ቤተክርስቲያን ቁሟል። ሰዎች በጎቹን ለሽያጭ ወደ ገበያ ያመጡ ይመስላል፣ ነገር ግን ይህ የትኛው ታሪካዊ ወቅት ነው?

ይህች ከተማ ሌሊት ላይ ብዙ መብራቶች ደምቀውባታል። ክብ ቅርጽ ያለው ትልቅ ህንጻ በማዕከሉ ላይ ይታያል። ሕንፃው በጥሩ ብርሃን የተዋበ ሲሆን አረንጓዴ የጣሪያ ቦታ አለው። ህንፃው የትኛው ከተማ ውስጥ ነው ያለው?

የተቀቀለ ዝንጅብል ሻይ በቡናማ ስኒ እና ሳህን ላይ ተቀርጿል። ስኒው በሚያብረቀርቅ የዝንጅብል ሥሮች እና ትኩስ የአዝሙድ ቅጠሎች ተከብቧል። ከፊት ለፊቱ ሁለት ቡናማ የስኳር ቁርጥራጮች እና ብርማ ማንኪያ በእንጨት ጠረጴዛ ላይ አሉ።

ቢጫ ሳክስፎን በአረንጓዴ ዳራ ላይ ጎላ ብሎ አለ። ጥቁር ቀለም ያለው የአፍ መክፈቻና ቁልፎቹ ከጥላ ጋር አለ። ይህ የሙዚቃ መሣሪያ የትኛው የሙዚቃ ዘውግ ምልክት ነው? ሳክስፎን በምን ዓይነት ቁሳቁስ ነው የተሰራው?

ባህልን በሚያሳይ አረንጓዴ ሜዳ ላይ፣ በነጭ ባህላዊ ልብስ ያጌጡ ወንዶችና ሴቶች ይታያሉ። ያህል ወንዶቹ ዋሽንት ሲነፉ፣ ሴቶቹ መሬት ላይ ቁጭ ብለው ጭብጨባ ያሰማሉ። ይህ ትዕይንት የነፃነት አገላለጽ የሆነ ባህላዊ የኪነት ትርኢት ነው።

አንዲት ሴት ሕፃን አቅፋ ስትጫወት፣ ሌሎች ብዙ ልጆች በዙሪያዋ ተሰብስበዋል። ሁሉም ከቤት ውጭ ባሉበት ሁኔታ በክብ ጉድጓዶች ባለው የእንጨት ሰሌዳ ላይ ትኩረታቸውን አድርገዋል። ይህ ጨዋታ ምን ሊባል እንደሚችል ገምተዋል?

በርከት ያሉ አህዮች በጨውማ የባህር ዳርቻ ላይ ሸክም ተሸክመው ይጓዛሉ። ጀርባቸው ላይ በነጭና ብርቱካናማ ጨርቅ የተጠቀለለ ትልቅ ጭነት አለ። ከበስተጀርባ ሰማያዊ ሰማይና የውሃ አካል አለ። ይህ የመጓጓዣ ዘዴ በዳሎል አካባቢ ምን ያህል የተለመደ ነው?

ብዙ ባህላዊ እና ዘመናዊ ዕቃዎች በአንድ ጠረጴዛ ላይ ተሰብስበው ተቀምጠዋል። ጥቁር የሸክላ ማድጋዎች፣ በርካታ የእንጨትና ጥቁር ብርጭቆዎች፣ ብርማ ሻይ ማፍያ እና አረንጓዴ ብርጭቆ ጠርሙሶች ይገኙበታል። እነዚህ ዕቃዎች የትኛው አይነት አገልግሎት ይሰጣሉ?

ይህ ምስል ጥቁርና ነጭ ቀለም ያለው ከፍተኛ ቁመት ያለው የስፖርት ጫማ ያሳያል። ጫማው ነጭ ዳርቻና የጫማ ማሰሪያ ያለው ሲሆን፣ በላዩ ላይ አርማ አለው። እንደነዚህ ያሉት የውጭ ምርቶች በኢትዮጵያ ወጣቶች ዘንድ ምን ያህል ተወዳጅ ናቸው?

አንድ ሰው የታተመ ጨርቅ ይዞ ቆሟል፤ ሌሎች ሰዎች ደግሞ ከታች ባለው ቀይ ከረጢት ላይ ከተዘረጉ ልብሶች እየመረጡ ነው። ከጎን የቆሙ ነጭ እና ሰማያዊ መኪኖች ተደራርበው ።

የመሬት ገበያ ላይ አንድ ግዙፍ ነጭ ከረጢት ተዘርግቶ አረንጓዴ ቅጠላቅጠል ይዟል። ከበስተጀርባ በሰዎች እግር አጠገብ ተጨማሪ አትክልቶች ተቀምጠዋል። በቦታው ላይ ቆሻሻውና የንጽህና ጉድለት ጎልቶ የሚታየው ለምን ይሆን?

በነጭ ዳራ ላይ በደማቅ ቀይ ቀለም የተሠራ፣ የማይክሮፎን ወይም የመዶሻ ቅርፅ ያለው ምልክት ነው። ከታች በኩል በነጭ ፊደላት "ኢ.ቢ.ሲ" የሚል የምህፃረ ቃል ጽሑፍ በምልክቱ ውስጥ ተቀምጧል። ይህ ምልክት የየትኛው የመገናኛ ብዙሃን ተቋም አርማ ሊሆን ይችላል?

ረጅምና ሰፋፊ የአረንጓዴ ዛፎች ተራሮች በስተጀርባ ሆነው ትልቁን ሐይቅ ከሰማያዊ ሰማይ በታች ከልለዋል። ከሐይቁ ፊት ለፊት የረዣዥም ሣሮችና ቁጥቋጦዎች ያሉት ግርጌ ይታያል። በኢትዮጵያ ውስጥ ይህን የመሰለ ውብ ሐይቅ የትኛው ክልል ይገኛል?

ሰማያዊ ቀለም ያለው ትንሽ መኪና በጠርሙስ ውሃ ማስታወቂያዎች እና የስልክ ቁጥሮች ተሸፍኗል። በማስታወቂያው ላይ "አይሆን" የተባለ የምርት ስም የጸዳ የታሸገ ውሃ እንደሆነ በአማርኛ እና በእንግሊዝኛ ተጽፏል። ይህ ተሽከርካሪ በኢትዮጵያ ውስጥ ለምርት ማጓጓዣ የሚያገለግል ሊሆን ይችላል?

ሰማያዊ ቀለም ያለው ሸሚዝ የለበሰ፣ ጥቁር ፀጉር እና ቡናማ ቆዳ ያለው ሰው፣ ሰውየው ቀኝ እጁን በአገጩና በአፍንጫው መካከል በማስገባት በጥሞና ያስባል፤ ይህም ሰው በመሰለው አሳቢነት ተውጦ በምን ጉዳይ ላይ እያሰላሰለ ይመስላል?

ሰማያዊ ባለሶስት ጎማ የጭነት ተሽከርካሪን ያሳያል። ተሽከርካሪው ካቢኔ እና የጭነት ማስቀመጫ ያለው ሲሆን፣ በገጠር መንገድ ላይ እየሄደ ነው። ለመጫን እና ለማጓጓዝ ምቹ ይመስላል። ይህ ተሽከርካሪ ለከተማ አገልግሎት የተሻለ ነው ወይስ ለገጠር?

ከአንድ ወጥ አለት የተፈለፈለ የኢትዮጵያ ኦርቶዶክስ ቤተክርስቲያን ከምትገለገለባቸው አብያተ ቤተክርስቲያን መካከል አንዱ ሲሆን በአስራ ሁለተኛ ክፍለ ዘመን እንደተመሠረተ ይነገራል። በአሁኑ ሰአትም ብዙ የቱሪስት መስህብም ይጎበኘዋል።

አንድ ዘመናዊ ነጭና ሰማያዊ ቀለም ያለው የፊሊፕስ የእንፋሎት ብረት ነጭ ዳራ ላይ ይታያል። ብረቱ ገመድ ያለው ሲሆን ውሃ መሙያ ክፍሉ ግልጽ ሰማያዊ ነው። የኤሌክትሪክ ብረቶች የልብስ እንክብካቤን ከጊዜ አንፃር ምን ያህል አመቻችተውታል?

በመስታወት ማሳያ ክፍል ውስጥ ብዙ ዓይነት የተጌጡ ኬኮች እና የጣፋጭ ምግቦች በደረጃ ተደርድረው አሉ። ኬኮቹ በቸኮሌት፣ በፍራፍሬ እና በቅቤ ያጌጡ ሲሆን፣ ቢጫና ነጭ ቀለሞች አሏቸው። እነዚህ ጣፋጭ ምግቦች ለመዘጋጀት ምን ያህል ጊዜ ወስደው ይሆን?

ሁለት ሴቶች የኢትዮጵያ ባህላዊ ልብሶችን ለብሰው ከበስተኋላው በተሰበሰቡ ሰዎች ፊት በመንገድ ላይ ይራመዳሉ። አንዷ ሰማያዊና ሌላዋ ነጭ ልብስ ለብሳለች፣ ሁለቱም በቀለም ያሸበረቁ ናቸው። ባህላዊ ልብሶች የሀገርን ማንነትና ታሪክ ለማሳየት ምን ያህል አስተዋጽኦ ያደርጋሉ?

አሁን ላይ ብዙ የማህበራዊ ሚዲያ ተጠቃሚዎች የተለያዩ ሃገራዊም ሆነ የሃገር ውጪ መረጃዎችን ለማግኘት ፣ ለመዝናናት እና እንዲሁም ትምህርታዊ የሆኑ መረጃዎችን ለማገኘት የሚጠቀሙበት የማህበራዊ ሚድያ አይነት ዩቲዩብ ይባላል። አንዳንዶች እንደ ገቢ ምንጭም ይጠቀሙበታል።

በግልፅ ነጭ ጀርባ ላይ የሚታይ የ500 ሚሊ ሊትር ፋንታ የብርቱካን መጠጥ ነው። ጠርሙሱ በፕላስቲክ ሲሆን፣ ክዳኑ ብርቱካናማ ቀለም አለው። ከታች "ፋንታ" የሚል መለያ አለው። ጠርሙሱ በላዩ ላይ የመጨረሻ ቀን ምን አለበት?

ይህ ሥዕል በብዛት ቀይ ቀለም ባለው፣ በአበባ ቅርጽ ያጌጠ ሰሃን ግድግዳ ላይ ተሰቅሎ ያሳያል። የሰሃኑ ጠርዝ ነጭ ሲሆን በቀይ ቅጠል የመሰለ ንድፍ አለው። ይህ ሰሃን ለየትኛው የባህል ማስጌጫ ጥቅም ላይ ይውላል?

ግድግዳ ላይ የተሳሉ የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ቅዱሳንን የሚያሳዩ ደማቅ ሥዕሎች ይታያሉ። ከሥዕሎቹ አንዱ ቅዱስ ጊዮርጊስን ዘንዶ ሲገድል የሚያሳይ ሲሆን፣ በላያቸው ቀይ ጨርቅ ተዘርግቷል። የእነዚህ ሃይማኖታዊ ሥዕሎች ጥበባዊ አገላለጽና ታሪካዊ ጠቀሜታ ምን ያህል ነው?

ይህ የጆኒ ዎከር ብላክ ሌብል ስኮች ውስኪ ጠርሙስና አንድ ብርጭቆ መጠጥ በአንድ ላይ ቀርቧል። ውስኪው ጥርት ባለ የወርቅማ ቡኒ ቀለም ያለው ሲሆን፣ በብርጭቆው ውስጥ ደግሞ በበረዶ ኩቦች ተበርዟል።

ሰውየው በሁለት መስቀሎች ያጌጠ የአንገት ሐብል ያደረገ ሲሆንል። የባህልም ሆነ የዘመኑን ልብስ እና ሃይማኖታዊ ምልክት ያለበት መስቀል በአንገቱ ያደረገው፣ ምን አይነት ማህበራዊ ወይም መንፈሳዊ ማንነትን ለማሳየት ሊሆን ይችላል?

ሕፃናት ፎርሙላ ቆርቆሮዎች ተደርድረዋል። ሮዝ ቀለም ያለው '1' ከ0-6 ወራት፣ ሰማያዊው '2' ደግሞ ከ6-12 ወራት ለሆኑ ሕፃናት የተዘጋጁ ናቸው። ከታችም የተለያዩ መጠጦች አሉ፤ እነዚህ የሕፃናት ምግቦች በጤና ጥበቃ ባለሞያዎች ይመከራሉ ወይ?

እርጅና የገፋ ሰው የቅርብ ፎቶ ተነስቷል። ራሰ በራ ሲሆን አጭር ግራጫ ፂም አለው። ሰማያዊ ሸሚዝ እና ግራጫ ጃኬት ለብሷል። ፈገግታው የፊት ላይ ጥርሶቹ ክፍተት ስላላቸው ጎልቶ ወጥቷል። ከጀርባው አረንጓዴ ተክልና ነጭ አጥር አለ።

ሁለት ጥቁር የሴራሚክ ጀበናዎችና ብዙ ትንንሽ ኩባያዎች አሉ። ዕጣን ከመጋገሪያው ላይ ጭስ ወደ ላይ ያወጣል፤ ከጎኑም የተቆላ ገብስ ወይም ፖፕኮርን አለ። የቡና ስነስርዓት በየትኛው ሀገር የተለመደ ነው?

ባለአራት በርነር ያለው ይህ የብር ቀለም ያለው የጋዝ እና የኤሌክትሪክ ምድጃ የላይኛው ክፍል በገለልተኛ ግራጫ ዳራ ላይ ምድጃው አራት የማብሰያ ቦታዎች አሉት-አንዱ ክብ የኤሌክትሪክ ሰሌዳ እና ሦስት የጋዝ ማቃጠያ ቦታዎች፣ ከጎን በኩል ሶስት የመቆጣጠሪያ ቁልፎች።

በመድረኩ ዳር ሌሎች ተሳታፊዎች በልዩ ወንበሮች ተቀምጠው ይታያሉ፣ ከፊት ለፊት ደግሞ የድምጽ ማጉያዎች እና አበባዎች ይታያሉ። በምስሉ ላይ የሚታየው ባህላዊ ጭፈራ የኢትዮጵያ የትኛውን ክልል ወይም ብሔር ባህል ሊያሳይ ይችላል?

ይህ ማህተም የኢትዮጵያ ፌዴራል ፖሊስ አርማ ነው። በማዕከሉ ላይ የወርቅ ኮከብና የብርሃን ጨረር ያሉ ሲሆን፣ ከላይ ደግሞ የፍትህ ሚዛን አለ። በዙሪያው በሁለቱም ቋንቋዎች የድርጅቱ ስም አለ።

አረንጓዴ የዴስክ ፋንን ያሳያል። ፋኑ ነጭ የእብነበረድ ጠረጴዛ ላይ ተቀምጧል፣ ከጎኑም የሎሚ ውሃ ብርጭቆ አለ። አየርን ለማቀዝቀዝ ምቹ ሆኖ ይታያል። ይህ ፋን በዩኤስቢ የሚሰራ ተንቀሳቃሽ ነው?

አርማው ጥቁር እጆች ወደ ላይ ሲዘረጉ፣ በእጆቹ ላይ ደግሞ ሰማያዊ እና ሮዝ ቀለም ያላቸው ሁለት ሰዎች እጆቻቸውን ከፍ አድርገው በደስታ ሲጨበጡ ያሳያል። ከላይ በኩል በቢጫ ብርሃን በዙሪያው ተከቧል።

ደማቅ አረንጓዴ ቅጠሎችና ነጭና ቡናማ ፍሬዎች ያሉት ቁጥቋጦ ወይም ዛፍ ቅርብ ቀርቧል። ቅጠሎቹ ትልልቅና ልብ ቅርፅ ያላቸው ሲሆኑ ፍሬዎቹ ደግሞ ቡናማ ሆነው አሉ። ከበስተጀርባ በደረቅ ቡኒ ሣር የተሸፈነ ተራራማ መሬት አለ።

በፀሐይ የገበያ ቦታ ላይ የተለያዩ የቅጠል አትክልቶች በሸራ ከረጢት ላይ ተዘርግተው ይታያሉ። ትላልቅ፣ ጥቁር አረንጓዴ የጎመን ቅጠሎች ከአንዳንድ ጥቃቅን አረንጓዴ እፅዋት አጠገብ ይገኛሉ። በስተግራ በኩል አፈር ሲኖር፣ ከበስተጀርባ የተወሰኑ ነጭና ሰማያዊ የፕላስቲክ ከረጢቶች ይገኛሉ።

ብዙ ዓይነት ወጥና አትክልቶች የተቀመጡበት አንድ ትልቅ የእንጀራ ምግብ በጠረጴዛ ላይ ቀርቧል። ከምግቡ በላይ ባለው ሳህን ውስጥ ቀይ ወጥና ማንኪያ ይገኛል። አረንጓዴ ቃሪያና የተለያየ ቀለም ያላቸው ወጦች ምግቡን ያደምቁታል።

ባህላዊ የሙዚቃ መሣሪያ የሆነው በገና ይታያል። በገናው ከእንጨት የተሰራ አራት ማዕዘን ቅርጽ ያለው ሳጥንና ሁለት የጎን ክንፎች አሉት። በአራት ማዕዘን ሳጥኑ ላይ አሥር ሕብረ ገመዶች ተወጥረው ወደ ላይ ይሄዳሉ። የላይኛው ክፍል ቅርጻቅርጽ አለው።

አራት ወንዶች በተለምዶ ታርጓ በሚባሉ ከሳር በተሠሩ ትናንሽ ጀልባዎች ላይ በሐይቅ ውኃ ላይ ሲቀዝፉ ይታያሉ። ጀልባዎቹ ከፊል ደርቀው በወርቃማ ቡናማ ቀለም ይታያሉ። ቀዛፊዎቹ ከጀርባ ሆነው ጀልባዎቹን ወደ ፊት ለማራመድ ቀዛፊዎቻቸውን በኃይል እየነቀነቁ ነው።

አራት የተለያዩ ቀለማት ያላቸው የከንፈር ቅባቶች (ሊፕስቲክ)፣ ከታች ጥቁርና ከላይ ብርማ አካላቸው በመስመር ተደርድረዋል። ከግራ ወደ ቀኝ ጥቁር ቀይ፣ ደማቅ ቀይ፣ ሐመር ሮዝ እና ፈካ ያለ ሮዝ ቀለሞች ከቀላል ግራጫ ዳራ ላይ በጥራት ቀርበዋል።

በጎን በኩል ልጆች ይታያሉ፤ አንደኛዋ ሴት ልጅ ከኋላ ጋሪ አጠገብ ቆማ፣ ሌሎቹ ደግሞ ከፊት ፈረስ አጠገብ ተቀምጠዋል። በምስሉ ላይ ፈረሶች ዕቃዎችን ለማጓጓዝ ጋሪዎችን ሲጎትቱ መታየቱ ምን ዓይነት የትራንስፖርት ዘዴን ያመለክታል?

ከአሮጌ አውቶቡስ የሚወጣው ወፍራም ጥቁር ጭስ የአካባቢን ጭንቀትና ብስጭት የሚፈጥር ነው። የጭሱ መጠን በአካባቢው ላይ የሚያስከትለውን የጤና ስጋት በማሳየቱ፣ አውቶቡሱ በመንገድ ላይ በሚሽቀዳደምበት ጊዜ መጸየፍን ያስከትላል።

ከሰማያዊ ብረት የተሰራ የኮንቬየር ቀበቶ ያለው የማገጃ ማምረቻ ማሽን ከቤት ውጪ ተቀምጧል። ከፊት ለፊት ብዙ በቅርብ ጊዜ የተሰሩ ግራጫ ጉድጓድ ያላቸው ብሎኮች ተደርድረዋል። ይህ ማሽን በቀን ምን ያህል ብሎኮችን የማምረት አቅም አለው?

በርካታ ቀሳውስት ውድ የሆኑ ሃይማኖታዊ ልብሶችን ለብሰው፣ ባለ ጥልፍ ካባና ዘውድ አድርገዋል። እያንዳንዳቸው በቀለማት ያሸበረቁና ጥልፍ ያላቸው ዣንጥላዎችና ታቦቱን የሚሸፍኑ ልብሶች ተሸክመዋል። ይህ መንፈሳዊ ሥነ-ሥርዓት የትኛው ታላቅ የቤተ ክርስቲያን በዓል አካል ነው?

ረጃጅም ጀርባ ያለው ጥቁር ሰማያዊና ጥልፍ ያለበት አልጋ በሸካራ መሬት ላይ ተቀምጧል። የአልጋው ጀርባ ከፍ ያለና ክንፍ ያለው ሲሆን የአልጋው አካል ደግሞ ዝቅተኛ ነው።

አንድ የቆየ ቡናማ ምሽግ ወይም ግንብ ፍርስራሽ በደረቅና በአረንጓዴ ዕፅዋት በተከበበ ኮረብታ ላይ ቆሟል። ከፊት ለፊቱ የደረቀ ዛፍ ሲኖር፣ ከላይ ደግሞ ደማቅ ሰማያዊ ሰማይ አለ።

ባህላዊ የሳር ክዳን ያላቸው ሪዞርት ወይም ሆቴል ናቸው። በማዕከላዊው ስፍራ ትልቅ የመዋኛ ገንዳ እና በዙሪያው ለመቀመጫ የሚሆኑ ወንበሮች ይገኛሉ፡፡ በሥዕሉ ላይ የሚታዩት የሳር ክዳን ያላቸው ሕንፃዎች ምን ዓይነት አገልግሎት ይሰጣሉ?

ዘመናዊ ጥቁር የፀጉር መቁረጫ ማሽን ከመለዋወጫዎች ጋር ያሳያል። ማሽኑ የዲጂታል ማሳያ እና በርካታ የፕላስቲክ መቁረጫ ማስገቢያዎች አሉት። ለመንከባከቢያ ሙሉ ስብስብ ይመስላል። የዚህ መሣሪያ ዋጋ ምን ያህል ይሆን?

ኢትዮፖስት የአገልግሎት ለውጡን በደንበኛ ፈገግታ ያሳያል። ዘመናዊ አገልግሎት፣ ተደራሽነትና የላቀ የፖስታ አስተዳደር አዲስ ምዕራፍ መጀመሩን በአፅንኦት ያስተዋውቃል። ደስታ የሞላበት የደንበኛ አገልግሎት ምሳሌ ነው።

ባህላዊ ነጭ የኢትዮጵያ ልብስ የለበሰችና ረጅም ፀጉር ያላት ወጣት ሴት፣ በቀይ፣ ቡኒ እና ቢጫ ስፌቶች የተዋበ፣ በሰዎች በተጨናነቀ ግቢ ውስጥ በልበ ሙሉነት ስትራመድ ትታያለች። ይህ ልብስ የየትኛው የኢትዮጵያ ክልል ወይም ብሔር ተወላጅ ነው?

የአዲስ አበባ ዩኒቨርሲቲ የንግድና ኢኮኖሚክስ ኮሌጅ የቢሮ መመሪያ ሰሌዳ ነው። ሰሌዳው በእንግሊዝኛና በአማርኛ ቋንቋ የክፍልና የቢሮ ቁጥሮችን ያሳያል። ተማሪዎች በቀላሉ መንገዳቸውን ያገኛሉ?

ትምህርት ሚኒስቴር በብርሃኑ ነጋ በመመርራት በሃገራችን የትምህርት ቤቶችን መሰረተ ልማት ለማሻሻልእንዲሁም አቅሙ፣ ጉልበቱ እና እውቅቱ ያለቸው ተማሪዎችን ለማፍራት ተግቶ እየሰራ ያለ ተቋም ነው።

ብዙ ሰማያዊና ነጭ አውቶቡሶች በአንድ ረድፍ ተሰልፈው ቆመዋል። እያንዳንዱ አውቶቡስ በጥሩ ሁኔታ የተዋበ ሲሆን፣ በጎኑ ላይ የአማርኛ ጽሑፍ ተጽፏል። ከበስተጀርባው ጥቅጥቅ ያሉ ዛፎች እና አረንጓዴ ቅጠሎች ይገኛሉ። ይህ የሕዝብ ማመላለሻ ተርሚናልን ያሳያል።

ባርና ወንበሮች ያሉት የመዝናኛ ስፍራ በባለ ብዙ ፎቅ ህንጻ ጣሪያ ላይ ይገኛል። ቦታው በአርቴፊሻል ሳር ተሸፍኖ ቢጫ ጃንጥላዎች እና ጠረጴዛዎች አሉት። ከህንፃው አጠገብ ደግሞ ረጃጅም የቴሌኮሙኒኬሽን ማማ አለ። ምን ዓይነት አገልግሎቶችን ሊያቀርብ ይችላል?

ሁለት ወንዶች ከድንጋይ ውኃ በሚንጠባጠብበት ቦታ ቆመው ጀሪካንና የውኃ ጠርሙሶችን ሲሞሉ ይታያሉ። አንደኛው ቀይ ጃኬት የለበሰ ሲሆን፣ ሌላኛው ደግሞ ጥቁር ልብስ ለብሷል፤ አፈሩም ጭቃማና እርጥብ ነው።

አርማ ጥቁር ዳራ ላይ ሰማያዊ ክብ ውስጥ ያለ እርግብን ያሳያል። እርግብ የሰላም ምልክት የሆነ የወይራ ቅርንጫፍ በአፏ ይዛለች፣ ክንፎቿም ባህላዊ ጌጣጌጦች አሏቸው፤ ይህም የሰላም ሚኒስቴርን ይወክላል?

ሃይል ኖሮት ወደላይ የተወረወረ ዉሃ ፏፏቴ መሰል ቅርጽን ፈጥሯል። የሚገኝበት አካባቢ በረሃማ እና ሳር የበዛበት ሲሆን ከዉሃው አጠገብም አንድ ማሽን ቆሟል። የዚህ አይነት ዉሃ ምን በመደረግ ነው የሚገኘው?

ብዙ ሰዎች ነጭ ባህላዊ ልብሶችን ለብሰው ከቀለማት ያሸበረቁ ሻርፖች ጋር ይታያሉ። ሰዎች የተለያዩ ልብሶችን በጠረጴዛ ላይ እየመረመሩ ነው። ዝግጅቱ ትልቅ ድንኳን ውስጥ የሚካሄድ ይመስላል። እነዚህ ሰዎች የትኛውን ክስተት ወይም በዓል እያከበሩ ይሆናል?

ጽጉርን በተለይየ መልኩ ማሳመር ይችላል። ለምስሌ እንደ ሹሩባ፣ ወይም መተኮስ እና የመሳሰሉትን በመጠቀም ማሳመር ይቻላል። ብዙ ጊዜ ልጆች ላይ የተለመደው ቁጥርጥር የሚባለው የሹሩባ አይነት ነው።

ብዙ የብርቱካን ቀለም ያላቸው የእርዳታ እህል ከረጢቶች፣ ክፍት ቦታ ላይ በረዥሙ ተደርድረዋል። ሰዎች እርዳታውን ለመቀበል ወረፋ ይዘዋል፤ አንዳንዶቹም ቀይ መስቀልን የሚያመለክቱ ልብሶች ለብሰዋል። በስተጀርባ በሰማይ ጥቁር ደመና ያለበት፣ የሁለት ግዙፍ ተራሮች ገጽታ አለው።

ደማቅ ቀለም ያላቸው የፕላስቲክ ወረቀት ማያያዣዎች በነጭ ገጽ ላይ ተከምረዋል። እነዚህ ማያያዣዎች በቢሮ ውስጥ የሚጠቅሙ ሲሆን ቀይ፣ ቢጫ፣ ብርቱካናማ፣ ሮዝ፣ እና አረንጓዴ ቀለማት አላቸው። ማያያዣዎቹ የተዝረከረከ ስብስብ ፈጥረዋል። የተለያዩ መጠኖችም አሉ።

ከበሮ የያዙ ሰዎችና ነጭ የለበሱ ካህናት በመንገድ ላይ ይጓዛሉ። ብዙ ሰዎች በጎን በኩል ተሰብስበው ሲጠባበቁ ከፊት ለፊት ትንሽ የበዓል መዋቅርና ቀይ ምንጣፍ አለ።

በሳርና በደረቅ እንጨት የተሰራ ጎጆን አለ፡፡ የጎጆው ጣሪያ በትላልቅ ሣር የተሸፈነ ሲሆን፣ ግድግዳው ደግሞ በቅርንጫፎች ተገድግዷል፡፡ በርካታ የደረቁ ዛፎች አጠገቡ ቢኖሩም ሁለት ወጣት ፍየሎች በደረቅ አፈር ላይ ይሮጣሉ፡፡

ረጃጅም የውጪ ማስታወቂያ ሰሌዳ የፋና ብሮድካስቲንግ ኮርፖሬትን ያሳያል። በማስታወቂያው ላይ የሬዲዮ፣ ቴሌቪዥንና ዲጂታል አገልግሎቶችን። በተጨማሪም የድርጅቱ ድረ ገጽ እና ስልክ ቁጥሮች ተጽፈዋል። ከበስተጀርባ ተሽከርካሪና ቢጫ ህንጻ ይገኛል። ፋና ብሮድካስቲንግ ኮርፖሬት በኢትዮጵያ ውስጥ ምን አይነት ሚና ይጫወታል?

ሁለት ገበሬዎች ቢጫ ቀለም የለበሱ ደረቅ የሰብል ነዶዎችን በመምታት እህል እያበሩ ነው። አንደኛው ሰው በቅርብ ሆኖ የእጁን ሥራ ሲያከናውን፣ ሁለተኛው በሩቅ ቆሟል። የግብርናው ሥራ ይህን ያህል አድካሚ ሊሆን የሚችለው ለምንድን ነው?

ትኩረት የተሰጠው ነገር በቅድመ-ገጽታ ላይ ባሉ የውሃ ሣሮች ላይ ፣ ከኋላ በኩል ደግሞ የሐይቅ ወለል ይታያል። በደብዛዛው ውሃ ላይ ሁለት ሰዎች በትንሽ ጀልባ ውስጥ ተቀምጠው ወደ ሩቅ ቦታ እየሄዱ ነው።

ምሽት ላይ ወታደሮች በሁለት መስመር ተሰልፈው ለመደበኛ ስነስርዓት ቆመዋል። መሀል ላይ በአበባ የተቀረጸ ምንጣፍ ተነጥፏል፤ ይህም ወደ ነጭ አውሮፕላን ያመራል። የአውሮፕላኑ ጅራት ቀይ፣ ነጭ እና ሰማያዊ ቀለም አለው። ወታደሮቹ ማን እየጠበቁ ነው?

ሰማያዊ ልብስና የቤዝቦል ኮፍያ የለበሰ ሰው የፊት ጭምብል አድርጎ ሌላውን ሰው በእጁ ደግፎት አለ። ሁለተኛው ሰው ቀይ ቡናማ ሸሚዝና ሰማያዊ ጂንስ ለብሶ አይኑን ጨፍኗል። የጀርባው ግድግዳ ቀላል ሰማያዊ ቀለም አለው።

አግድም ቅርጽ ባለው የእርሻ መሬት ላይ በእርሻ ማረሻ እየታረሰ ያለ ሰብል፣ በምድር ላይ የሚታየው ትልቅ የማጨጃ ማሽን፣ ይህ የሜካናይዝድ እርሻ ምን ያህል የሰብል ምርትንና የግብርና ምርታማነትን ሊያሳድግ ይችላል?

ሸክሞቹ በጨርቅ ተሸፍነው በአብዛኛው ነጭ እና ብርቱካናማ ቀለም ያላቸው ሲሆን፣ ሰማያዊ ሰማይና ፈዛዛ ውሃ ከበስተጀርባ አለ። አህዮቹ የሚሸከሙት ሸክም በዋነኝነት ምን ሊሆን ይችላል?

ብዛት ያላቸው ሕጻናት በባሕላዊ ነጭ ልብስና በተለያዩ አልባሳት ለብሰው ተሰብስበዋል። አንዳንዶቹ ሕፃናት በደስታ ፈገግ ይላሉ። ከአዋቂዎች መካከል ነጭ ካፖርት የለበሱ ሰዎች ይታያሉ። ስብሰባው በትምህርት ቤት ወይም በበዓል አከባበር ሊሆን ይችላል። ይህ ዓይነት ስብሰባ የትኛውን የኢትዮጵያ በዓል ሊያመለክት ይችላል?

አራት መብራቶች በተንጠለጠሉበት ግዙፍ የውስጥ ክፍል ውስጥ የቆዩ የእንጨት ጠረጴዛዎችና ወንበሮች ተደርድረዋል። ክፍሉ ጨለማ ቢሆንም፣ ብዙ ትናንሽ መስኮቶች የውጭ ብርሃንን ያስገባሉ። ይህ ቦታ እንደ ቡና ቤት ወይም ሬስቶራንት ለምን ያገለግላል?

ሁለት ቢጫ እና ቀይ ቀለም የተቀቡ የአፈር፣ የድንጋይ እና የመንገድ መቆፈሪያ ማሽነሪዎች ናቸዉ። ሌላኛዉ ቢጫ ቀለም የተቀባዉ ገልባጭ መኪና ነዉ። የተቆፈረ አፈር ጭኗል። ቀይ ትላልቅ ጎማ የተገጠመለት አፈር መጫኛዉ ነጭ ቀለም የተቀባ ከገልባጩ ኋላ ቆሟል።

ይህ ምስል በትልቅ ስነስርዓት ላይ ያሉ በርካታ ተመራቂ ተማሪዎችን ያሳያል። ተማሪዎቹ ጥቁር የልብስ ካባ፣ ነጭ ሸሚዝ፣ ቀይ እ ና የአደራረግ ለብሰዋል፤ አንዳንዶቹም አበባ ይዘዋል። ይህ ከፍተኛ ቁጥር ያለው ምሩቅ ለሀገር ልማት ምን ያህል አስተዋጽኦ ያደርጋል?

በእስራኤል ከተማ መንገድ ላይ የቀይ የእሳት አደጋ መከላከያ መኪና እና ነጭ የአደጋ ጊዜ ተሽከርካሪ ያሳያል። የእሳት አደጋ መከላከያ ሰራዊት ለህብረተሰቡ ደህንነት እና ደህንነት ምን ያህል ወሳኝ ነው?

ጥቁር ኮትና ባህላዊ ባርኔጣ ያደረገ ሰው ኮርቻው ላይ ሆኖ፣ በብዛት በቀይ ጨርቆች ያጌጠ ፈረስ የኋላ እግሮቹ ላይ ቆሟል። ሌሎች ብዙ ሰዎችና ፈረሶች ከኋላው አሉ፤ አብዛኞቹ ፈረሶች ቀይ ማስጌጫ አላቸው። ቦታው ሳርማ ሜዳ ነው።

ዘመናዊው ባለ ብዙ ፎቅ ጎዛመን ሆቴል በአዲስ አበባ ከተማ መንገድ ዳር ይታያል። ህንጻው ግራጫና ብርቱካናማ ቀለም ያለው ሲሆን ከፊት ለፊቱ ዛፎችና አረንጓዴ የሣር ክዳን አለ።

ይህ ምስል ሰማያዊ ግድግዳዎችና ደረጃዎች ባሉበት ጠባብ መንገድ ላይ የሚወስድ እይታ ነው። በስተጀርባ ነጭ ህንፃና አረንጓዴ በር ይታያል። ይህ አካባቢ በኢትዮጵያ ውስጥ የትኛው ታሪካዊ ከተማ ሊሆን ይችላል?

በርካታ ሂፖዎች የውሃውን ወለል ሞልተውታል፤ ፊቶቻቸውና ጆሮዎቻቸው ግልጽ ሆነው የሰውነታቸው የላይኛው ክፍልና ራሶቻቸው ብቻ ከውሃው በላይ ወጥተዋ ። ሂፖዎች በቀን አብዛኛውን ጊዜያቸውን በውሃ ውስጥ የሚያሳልፉት ለምንድን ነው?

በትልቅ ተሳቢ መኪና ላይ ትልቅ ብርቱካናማ የግንባታ ወይም የግብርና ማሽን በዛፎች በተከበበ መንገድ ላይ ይጓዛል። የማሽኑን አመጣጥ የሚያሳይ ሰንደቅ አለ። ይህ መኪና የሚጓዘው ማሽነሪ በዋናነት ለምን ዓይነት ሥራ የሚያገለግል ነው?

ጥርት ባለ መደርደሪያ ላይ ነጭ የሽንት ቤት ወረቀቶችና የሳኒታ ክለብ ቲሹዎች በምርጥ ሁኔታ ተደርድረው ይገኛሉ። ለቤተሰብ ንፅህና ሲባል በእንደዚህ ዓይነት ምርቶች መካከል ያለውን የጥራት ልዩነት መለየት አስፈላጊ የሚሆነው ለምንድን ነው?

ይህ ምስል ተራራማ በሆነ መልክዓ ምድር ላይ የበቀለች ተክል ያሳያል። እፅዋቱ ትላልቅ አረንጓዴ ቅጠሎችና ትናንሽ ነጭ-ቡናማ አበቦች አሉት። ከበስተጀርባ ድንጋያማና ደረቅ መሬት ይታያል። ይህ በኢትዮጵያ ውስጥ የሚገኝ የተለመደ ተክል ምን ያህል ጠቃሚ ነው?

ቀይ እና ጥቁር ቀለም ያለው ትልቅ የእጅ ባትሪ ያሳያል። የባትሪው መብራት ክፍል ብርሀን የሚያንፀባርቅ ነው። ባትሪው በግራጫ ክብ ቅርጽ ባለው ወለል ላይ ተቀምጧል። ይህ ባትሪ ለድንገተኛ ጊዜ ጠቃሚ ነው?

የአዲስ አበባ ዩኒቨርሲቲ አርማ በሰማያዊ፣ ቀይ እና ቢጫ ቀለማት ቀርቧል። አርማው የተከፈተ መጽሐፍ፣ ሁለት የሰብል ዘለላዎች፣ ቢጫ የማርሽ ምልክት እና የአቶም ምልክት ይዟል። በላይኛው ክፍል "እውቀት እና ብርሃን" የሚል ጽሑፍ አለ። አዲስ አበባ ዩኒቨርሲቲ መቼ ተመሰረተ?

ማታ ላይ ከአየር ላይ በተነሳው ፎቶ ዋናው ትልቅ ህንፃ በዙሪያው ባሉ የአትክልት ስፍራዎች አሉ። የቤቱ አርክቴክቸር ዘመናዊ ሲሆን፣ በግቢው ውስጥ ሌላ ትንሽ ክብ ህንፃ እና የዋና ህንፃውን አጥር እና በስተቀኝ የሚገኝ ትልቅ ህንፃ አለ።

የላፕቶፕ ኮምፒዩተር ከጎን ተነስቶ ታይቷል። ጥቁር ወይም ጠቆር ያለ ግራጫ ቀለም ያለው ቀጭን ንድፍ አለው። በስክሪኑ ላይ ፀሐይ ስትጠልቅ የባሕር ላይ የሚያምር መልክዓ ምድር ዴስክቶፕ ባክግራውንድ ተደርጎበታል። ይህ ላፕቶፕ ኮምፒዩተር በስፋት የሚገዛበት ዋጋ በገበያ ስንት ሊሆን ይችላል?

በግድግዳና ጣሪያ መገናኛ ቦታ ላይ የተገጠመ ነጭ የአየር ማቀዝቀዣ ይታያል። የአየር ማቀዝቀዣው ክፍል አግድም ሆኖ ተሰቅሏል። ማቀዝቀዣው መክፈቻ ያለው ሲሆን፣ በላዩ ላይ የመለያ ምልክትና ሌሎች ጽሑፎች ይታያሉ። ግድግዳው ቢጫ ቀለም አለው።

ጥቁር ልብሷ ያደረገች ሴት ክብ ፎቶግራፍ በግራ በኩል፣ የመዋቢያ ምርቶች በታችኛው ክፍል ይታያሉ። በቀኝ በኩል " ለቆዳሽ ጥራት ምን አዲስ ነገር አለ?" የሚል ጥያቄ በሐምራዊ ጀርባ ላይ ተጽፏል።

ዋው ሲያስደንቅ! ዘመናዊና የተደራጀ የኢንዱስትሪ ፓርክ መንገድ ግራና ቀኝ በትላልቅ ፋብሪካ ህንፃዎች ተከቧል። ሰፊና ንፁህ መንገድ፣ አረንጓዴ ቦታዎች፣ እና የመብራት ምሰሶዎች አሉ። ለሀገር እድገት የሚስፋፋ ግዙፍ ፕሮጀክት ነው!

አንዳንዶቹ ወረቀቶችን ሲያነቡ፣ ጥቂት ሴቶች እና ልጆችም በመካከላቸው ይገኛሉ። ድርጊቱ ትልቅ ስብሰባ፣ ሰልፍ ወይም የሕዝብ ዝግጅት ይመስላል። ይህ ታሪካዊ ክስተት ምን ዓይነት ማህበራዊ ወይም ፖለቲካዊ ዓላማ ሊኖረው ይችላል?

ብዙ ሰው መዝናናት ሲፈልግ ከሚመርጣቸው ቦታዎች ውስጥ አንዱ የባህር ዳርቻ ነው። የባህር ዳርቻ በጣም ደስ የሚል ሰላምን የሚሰጥ ቦታ ነው። ኢትዮጵያ ውስጥ አሪፍ ባህር ዳርቻ ያለበት መዝናኛ የት ነው?

አንድ ጥቁር አፍሪካዊና 2 ቻይናውያን ሲሆኑ የተለያዩ ማሽኖች መካከል የቆሙ ሲሆን እነዚህ ማሽኖች ለብሎኬት ማምረቻነት የሚውሉ ማሺኖች ናቸው። ከፊት ለፊትም የተመረቱ ብሎኬቶች ይታያሉ።

አንጋፋ በሆነ የአማርኛ የእጅ ስዕል የተሰራውን የሃይማኖታዊ ትዕይንት የሚያሳይ ክፈፍ ያለው ሥዕል ይታያል። ሥዕሉ በዋነኛነት ሁለት ክፍሎችን የያዘ ሲሆን፣ በግራ በኩል አንድ ዘውድ የደፋ ሰው ቀይና ሰማያዊ ልብስ ለብሶ መጽሐፍ በጠረጴዛ ላይ አስቀምጦ ተቀምጧል።